Gemini 2.5 Flash Conversation with Gemini ለሠርግ ወይም ለተመሳሳይ ዝግጅት የተዘጋጀ የመድረክ ማስዋቢያ ነው። ዋናዎቹ ማስዋቢያዎች የወርቅ (ቢጫ) መጋረጃዎች እና በነጭ አበባዎች ያጌጡ ትልልቅ ክብ ቅርጾች ናቸው። መሀል ላይ ለሙሽሮች የሚሆን ሶ መቀመጫ አለ።

ትኩስ፣ አረንጓዴ ቃሪያ በርዝመት ተሰንጥቆ በነጭ ሳህን ላይ ተቀምጧል። የቃሪያው ውስጥ ክፍል በቀይ እና ነጭ ሽንኩርቶች ተሞልቶ ይታያል። ምግቡ ጥርት ያለ እና ጣፋጭ በመምሰል ደስታን እና ረሃብን ይፈጥራል።

ከብዙ ቡኒ ቀይ መቀመጫዎችና ጥቁር እግር ያላቸው ጠረጴዛዎች ጋር አዲስ፣ ንጹህና ነጭ ቀለም ያለው ክፍል ነው። ክፍሉ ሰፊ ሲሆን ጠረጴዛዎቹም በተለያየ መልኩ ተደርድረዋል። ክፍሉ ነጭ ቀለም ባለው ግድግዳ እና መሬት የተከበበ ናቸው።

ሦስት ሴቶች በሸክላ ቤት ውስጥ በተከፈተ እሳት ላይ በብረት ምጣድ ላይ ዳቦ ይጋግራሉ። ሴቶቹ በባህላዊ የጨርቃ ጨርቅ ተጠቅልለው ፈገግ ይላሉ። ከበስተጀርባም የብረት በርሜልና ሌሎች የማብሰያ እቃዎች አሉ። የሚዘጋጀው የዳቦ ዓይነት ምንድን ነው?

ብዙ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በቤተ ክርስቲያን ግቢ ውስጥ ተሰብስበዋል። አብዛኞቹ ሰዎች ነጭ የባህል ልብስ የለበሱ ሲሆን፣ ጥቂቶች ደግሞ ቀይ ወይን ጠጅ እና ወይን ጠጅ ቀለም ያላቸው የሀይማኖት ካባዎችን ደርበዋል።

ግራጫና ጥቁር ቀለም ያለው ባለአራት ፎቅ ህንፃ ከፊት ለፊቱ ነጭ ቀለም ያለው ግድግዳና የቀይ መስቀል ምልክት አለው። ህንፃው ባዶ በሆነ ሰማያዊ ሰማይ ስር ይገኛል፤ በመንገድ ላይ ደግሞ የድሮ ሞዴል የሆነ አነስተኛ መኪና ይታያል።

ማብራሪያው እነሆ: CBE Birr የሚል ሐምራዊ እና ወርቃማ ቀለም የተቀላቀለበት ጽሑፍ አለ። ሐምራዊው "Birr" የሚለው ቃል በሞባይል ስልክ ቅርፅ ተቀርጿል፤ ነበልባል የሚመስል ወርቃማ ቅርፅ ይገኛል። ከታች ደግሞ “በቀናትህ ሁሉ!” የሚል የአማርኛ ጽሑፍ በወርቃማ ቀለም ተጽፏል።

"BRICS" የሚል ወርቃማ ጽሑፍ በነጭ ግድግዳ ላይ ተቀምጧል። ከጽሑፉ በታች አስር አገራት ባንዲራዎች በወርቃማ ምሰሶዎች ላይ ተሰክተዋል። ባንዲራዎቹ የተባበሩት አረብ ኤሚሬቶች፣ ኢራን፣ ብራዚል፣ ሩሲያ፣ ህንድ፣ ቻይና፣ ደቡብ አፍሪካ፣ ግብጽና ኢትዮጵያ ያካትታሉ።

ሶስት የፕላስቲክ የልብስ ማጠቢያ ቅርጫቶች (laundry baskets) በመስታወት ጠረጴዛ ላይ ተቀምጠዋል። ቅርጫቶቹ ፈካ ያለ ሰማያዊ፣ ግራጫ እና ፈካ ያለ ሮዝ ቀለም አላቸው። እያንዳንዱ ቅርጫት የተቦረቦረ የሚል ምልክት ተለጥፎበታል። ከበስተጀርባ የቤት ውስጥ አካባቢ ይታያል።

ይህ ምስል ለሠርግ ወይም ለሌላ ክብረ በዓል የተዘጋጀ የቅንጦት መድረክ ያሳያል። መድረኩ በነጭ መጋረጃዎች የተሸፈነ ሲሆን፣ ወርቃማ ቀለም ባላቸው ቅስቶች አጊጧል። መሃል ላይ ነጭ ሶፋ እና በዙሪያው በአበቦች የተሞሉ ቅስቶችና አምዶች ይገኛሉ። ትልቅ የሚያብረቀርቅ ቻንደል ከላይ ተንጠልጥሏል።

አንድ ትልቅ ሰማያዊ አውቶቡስ ተሳፋሪዎችን ለመጫን በከተማ መንገድ ዳር ቆሟል። የአውቶቡሱ የታችኛው ክፍል በቡናማ ጭቃ ተበላሽቷል። በመንገድ ዳር በስተግራ በኩል በርካታ ሰዎች ወደ አውቶቡሱ ለመግባት በጥንቃቄ እየጠበቁ ነው። ከመጓጓዣ ውጭ ዛፎችና አጥር አሉ።

ነጭ ቀለም ያለው የኢትዮ ቴሌኮም (ethio telecom) እና የሁዋዌ (HUAWEI) አርማ ያለበት ተንቀሳቃሽ ዋይ ፋይ ራውተር (ሚ-ፋይ) ነው። መሃል ላይ ጥቁር ስክሪንና ከስር የመክፈቻ ቁልፍ አለው። ይህ መሳሪያ የትኛውን የኢንተርኔት ፍጥነት ይደግፋል?

ረጃጅም የእንጨት ጠረጴዛና ስድስት ወንበሮች ያሉት የመመገቢያ ክፍል ዕቃዎች አሉ። ጠረጴዛው ቡናማና ወርቃማ ቀለም አለው፤ ከላይ መስታወት ተደርጎበታል። ወንበሮቹ ቀይና ቡናማ ፍሬም ያላቸው ሲሆን ቡናማ ትራስ አላቸው። ክፍሉ የጡብ ወለል አለው።

ከሃያ የሚበልጡ ልጆች እና አንዲት ሴት እጅ ለእጅ ተያይዘው ክብ ሰርተው ይታያሉ። ልጆቹ የተለያየ ቀለም ያላቸው ልብሶች ለብሰዋል። ክቡ የቆመው ውሃማ በሆነ የጭቃማ መሬት ላይ ሲሆን፣ ከበስተጀርባው ደግሞ አረንጓዴ ቤት ይታያል።

ሦስት ደስ የሚል ወንዶች ልጆች ከላይ ያለ ልብስና ባለብዙ ቀለም ቀሚሶችን ለብሰዋል። በጣም ጥሩ ፈገግታ በፊቶቻቸው ላይ ደስታን ሲያንፀባርቅ፣ ሰማያዊው ሰማይ መደነቅን ይፈጥራል።

ብዙ ትኩስ የጉዋቫ ፍሬዎች በቅርጫቶች ውስጥ ተደርድረዋል። ፍሬዎቹ አረንጓዴ እና ትንሽ ቢጫ ቀለም አላቸው። የፍሬዎቹ ቅርጫቶች ጋዜጣ ተነጥፎባቸዋል። በመሃል የጉዋቫ ቅጠሎች አሉ። ፍራፍሬዎቹ ለሽያጭ ቀርበዋል።

"አንድ ለናቱ" የሚል ርዕስ ያለው መጽሐፍ ሽፋን ነው። በመሀል ጥቁርና ነጭ የሆነ የጢም ያለው ሰው ስዕል በቀይ፣ ቢጫና አረንጓዴ ክብ ፍሬም ውስጥ ተቀምጧል።

ሙሉ ፍራፍሬዎችና አትክልቶች ተከማችተው፣ የቀይ እንጆሪ፣ የብርቱካን፣ የሎሚ፣ የቀይ አፕል እና የሙዝ ክምችት የገበያ ቦታን ሞልቶታል። ሁሉም ፍራፍሬዎች በጥሩ ሁኔታ ተደርድረው ለሽያጭ ቀርበዋል። በምስሉ ውስጥ የሚገኙት ሁሉም ፍራፍሬዎችና አትክልቶች መጀመሪያ የት ቦታ አደጉ?

አዲስ የተወለዱ ሕፃናት ዳይፐር ማሸጊያ ከፊት ለፊት ይታያል። ሐምራዊ ቀለም ባለው የማሸጊያ ከረጢት ላይ፣ የተኛ ሕፃን ልጅ የዳይፐር ስእል ተለጥፏል። ከረጢቱ ላይ "canbebe Comfort Dry" የሚል ጽሑፍና እንዲሁም ፬፬ ዳይፐሮች እንዳሉት የሚያሳይ መረጃም አለ።

በጣም ደማቅ አረንጓዴ ቀለም ያለው የቱካኔት ወፍ በቅርበት በደረቅና ቀንበጥ በበዛበት የዛፍ ቅርንጫፍ ላይ ተቀምጣለች። ቢጫ፣ ጥቁርና ሰማያዊ ቀለም ያላት ትልቅና ጥምዝ ምንቃር፣ አንገቷና ደረቷ ደግሞ ሰማያዊና አረንጓዴ ቀለም አለው። የተፈጥሮው የጀርባው ክፍል ደብዛዛ ሆኗል።

ረፋድ ላይ፣ በፀሐይ ብርሃን ታጅበው፣ ነጭ የድንጋይ ቤተመንግስቶች በሰፊ አረንጓዴ ሜዳ ላይ ጎልተው ይታያሉ። የጥንት ግንቦች በአጥርና በዛፎች የተከበቡ ሲሆን፣ ጥቂት ሰዎች በእግረኛ መንገዶቹ ላይ ይሄዳሉ። በርቀት ከተማው ይታያል።

አራት ሰዎች በትከሻቸው ላይ ትላልቅ የሸክላ ማድጋዎችን ተሸክመው ቆመዋል። አንድ ልጅ በአህያ ላይ ተቀምጧል። ሌላ ሰው ደግሞ ትልቅ የእንጨት አገዳዎችን ይዟል። ሁሉም የገጠር ልብስ ለብሰዋል።

ጥንታዊ እና ትልቅ የመንግስት ሕንፃ በሰፊ አረንጓዴ ፓርክ ፊት ለፊት ይገኛል። ዙሪያው ብዙ ዛፎች እና ቁጥቋጦዎች ሲኖሩ፣ በስተጀርባ በተራራ ላይ የተንጣለለ የከተማ እይታ አለ። ይህ ታሪካዊ ሕንፃ አሁን ምን ዓይነት አገልግሎት ይሰጣል?

ኦርቶዶክስ ተጠቀመባቸው ቁሳቁሶች መካከል አንዱ የሆነው ጽናጽል ሲሆን ወደ ግራና ወደ ቀኝ በምናነቃበት ጊዜ ድምጽ የሚፈጥር የቅዱስ ያሬድ ዜማን ለማዜም የሚሆን መሳሪያ ነው ።

በባዶ ነጭ ዳራ ላይ በርካታ ትንንሽ ኸርሼይስ (HERSHEY'S) ሚልክ ቸኮሌት መጠቅለያዎች ተበታትነው ይታያሉ። እያንዳንዱ መጠቅለያ ጥቁር እና ብር ቀለም ያለው ሲሆን በላዩ ላይ "HERSHEY'S milk chocolate" የሚል ጽሑፍ በግልጽ ይነበባል። መጠቅለያዎቹ ከተለያዩ አቅጣጫዎች በተለያየ አግድም አቀማመጥ ተቀምጠዋል።

የተቀመጠው ምስል በየተፈጥሮ ውበት የተሞላ አካባቢ ላይ የተቀመጠ የኢትዮጵያ ባለህይወት እንስሳ ነው። በቀይ ቅርጽ የተሸፈነ አካል፣ ነጭ የሆነ የሆድ ክፍል እና ቀልጣፋ ጆሮዎች የዚህ ውሎ ልዩነትን ያሳያል።

በርካታ ሰዎች በታሪካዊ ቦታ በግንባታ ሥራ ላይ ተሰማርተው ይታያሉ። ሁለት ግዙፍ ህንጻዎች በአረንጓዴ ኔት ተሸፍነው እድሳት እየተደረገላቸው ነው። ሰራተኞች ድንጋዮችን እያነሱ ሲሆን፣ ሴቶች ደግሞ እቃዎችን ተሸክመው በጠጠር መንገድ ላይ ይጓዛሉ።

ቢጫ ቀለም ባለው የ Nestlé NIDO የዱቄት ወተት ቆርቆሮ ላይ፣ ምርቱ ሙሉ ወተት፣ ፕሮቲን፣ ካልሲየምና ሌሎች ቪታሚኖች እንዳሉት ሲገለጽ፣ ይህ ወተት ለልጆች እድገት ምን ያህል ወሳኝ ሚና ይጫወታል?

ረዣዥም፣ ጠባብ መታጠቢያ ክፍል በነጭ እና ግራጫማ እብነበረድ ተሠርቷል። ጥቁር የመታጠቢያ ሻወር ከግድግዳው ላይ ተተክሏል። ትንሽ አራት ማዕዘን መስኮት ከላይ ተቀምጧል።

ሰማያዊና ሮዝ ቀለም ባለው ዳራ ላይ፣ አንድ ጥንድ የበጋ ጫማዎች (ስሊፐሮች) ተቀምጠው ይታያሉ። የጫማዎቹ መሃል ከሮዝ ወደ ሰማያዊ ቀለም ተሸጋግሮ የተሰራ ሲሆን፣ ማሰሪያዎቹ ደግሞ አረንጓዴ ቀለም አላቸው። በስተቀኝ በኩል ደግሞ ክፍልፋይ የሆነ ቢጫ ቀለም ያለው ኮፍያ ይታያል።

ርዝመት ያለው ጉድጓድ ውስጥ ለማጠናከሪያ የታሰሩ የብረት አሞሌዎችና እንጨቶች አሉ። የብረት ማጠናከሪያው በሲሚንቶ መሰል መሬት ላይ ይቀመጥና ለግንባታ ዝግጁ ነው።

ትልቅ የወርቅ ቀለም ያለው "BRICS" የሚል ጽሑፍ ከታች የተደረደሩ የዘጠኝ አገራት ባንዲራዎች ጋር ይታያሉ፣ እነሱም ብራዚል፣ ሩሲያ፣ ህንድ፣ ቻይና፣ ደቡብ አፍሪካ፣ ግብጽ፣ ኢትዮጵያ፣ ኢራን እና የተባበሩት አረብ ኤሚሬትስ ናቸው።

ርዝመቱ ወደ ሰማይ የቀጠነ ብርጭቆማ ህንጻ ከጎኑ ካለው የጉባዔ አዳራሽ ጋር ቁሟል። ሰፊ አስፋልትና በዛፎች ያጌጠ ቦታ ከፊት ለፊት አለ። ከበስተጀርባ ሰማዩ ከነጭ ደመናዎች ጋር ያምራል። "ዋው! የዘመኑ የኢትዮጵያ ህንጻዎች ውበት ሲያስደንቅ!"

ጭቃ የቀላቀለ ከፍተኛ መጠን ያለው ውሃ በትልቁ ፏፏቴ ገደል ይወርዳል። ፀሐይ በደመና ውስጥ አልፋ ጨረሯን በወራጅ ውሃው ላይ ትለቅቃለች። አረንጓዴ የሳር መሬቶችና ትላልቅ ተራሮች ፏፏቴውን ከበው ይገኛሉ።

ኃይለኛ አረንጓዴ እና ጥቁር ቀለማት ያላቸው ሁለት ገመድ አልባ የቁፋሮ መሳሪያዎች ከእንጨት ጠረጴዛ ላይ ሁለቱም የ ተቀምጠዋል። ቁፋሮ መሳሪያዎች “ONE+” የሚል ስም ያላቸው ሲሆን፣ አነስተኛ ስፒራሎች በዙሪያቸው ተበታትነው ይገኛሉ። ከበስተጀርባ በአግድም የተደረደሩ የእንጨት ግድግዳ አለ።

በቤት ውስጥ በሚደረግ ስፖርታዊ ውድድር ላይ መድረክ ላይ አንዲት ሴት ንግግር ስታደርግ ይታያል። በአጠገቧ ነጭ የለበሰች ሴት እና ሸሚዝ የለበሰ ወንድ ቆመዋል። በስተጀርባ በተለያዩ ቀለማት የተጻፈ "2022 IWBF AFRICA WORLD CHAMPIONSHIP QUALIFIERS" የሚል ጽሑፍ አለ።

ቀይ ሸሚዝ እና ባህላዊ ባርኔጣ የለበሰ ወጣት ፈገግ ብሎ ሳይክል ላይ ተቀምጧል። የሳይክሉ መሪ በደወልና በእንጨት ተሸፍኗል። ከኋላው በሳር በተሸፈነ ሜዳ ላይ የተሰራ ጭራ ቆርቆሮ ቤትና ትልቅ ዛፍ ይታያሉ።

ክብ ቅርጽ ባለው ሳህን ላይ ተዘርግቶ ጥፍር ተጠቅልሎ የተዘጋጀ ትልቅ እንጀራ ይታያል። በእንጀራው መሃል ላይ ፣ ሥጋ ክምር አለ። ሳህኑ በቀለማት ያሸበረቀ ንድፍ ያለው ሲሆን ከላይ በስተግራ በኩል ደግሞ ትንሽ የቅመማ ቅመም ጎድጓዳ ሳህን ይታያል።

ረጃጅም ቅርንጫፎች ያሉት የአፍሪካ ቁልቋል በደረቅና ድንጋያማ መሬት ላይ ይታያል። ተክሉ በትንሽ ቀይ አበባዎች ያጌጠ ሲሆን፣ ከኋላው በድንጋይ የተገነባ አጥር አለ። የሰማዩ ቀለም ሰማያዊ ሲሆን ነጭ ደመናዎች ይታያሉ።

ሁለት የቡድን ሰዎች በረጃጅም የእንጨት ጠረጴዛ ዙሪያ ተቀምጠው ስብሰባ ሲያደርጉ ይታያሉ። ከበስተጀርባ "AFEZ ALAT FREE ECONOMIC ZONE" የሚል ጽሑፍና የአዘርባጃን ባንዲራዎች በክብር ይታያሉ።

በመደዳ ተደርድረው ከቆሙት ሰዎች መሃል አራቶቹ ጥቁር ነጠላን ከጸጉራቸው ጀርሞ ተከናንበው ለብሰዋል። ሁሉም ፊታቸውን ወደ አንድ አቅጣጫ አዙረው ነው የቆሙት።

ሐኪም ወይም ነርስ በጣም ጥሩ ትኩረትና ጭንቀት በተሞላበት ሁኔታ የፒናርድ ስቴቶስኮፕን ተጠቅማ ነፍሰ ጡር ታካሚዋን ትመረምራለች። የታካሚዋ ሆድ ላይ የተንጠለጠለው መሣሪያ ፍርሃትንና ትኩረትን ይፈጥራል።

ጽሑፍ ያለበት የእንጨት ምልክትና የድንጋይ አጥር ግቢው መግቢያ አካባቢ ነው። የኢትዮጵያ ባንዲራ ከጎኑ ቆሟል። አረንጓዴው ሳር እና የተፈጥሮ ውበቱ ከኋላ ግሩም እይታ አለው። "ዋው! የአዲስ አበባን ፓርክና አራዊት ማቆያ ስፍራ ሲያምር!"

ጥቁር ቡኒ ቀለም ያለው አዲስና ረዥም የልብስ ማስዋቢያ ቁም ሣጥን ይታያል። ትልቅ መስተዋትና መደርደሪያዎች ያሉት ሲሆን፣ ትጋትና ጥራት የሚንጸባረቅበት የእጅ ጥበብን ያሳያል።

ጥቁርና ነጭ ቀለም ያለው ከፍተኛ ጫፍ ያለው ጫማ በአንድ አቅጣጫ ተቀምጧል። የጫማው ጫፍና ላስቲኩ ነጭ ሲሆን፣ የጎንዮሽ ገጾች ጥቁርና ነጭ ህትመቶች አሏቸው። ጫማው መሬት ላይ ተቀምጦ ነጭ ዳራ አለው።

ቀይ፣ አረንጓዴና ቢጫ ባንዲራ ቀለም ያላቸው የሩጫ ጫማዎች በካርቶን ሣጥን ላይ ተቀምጠዋል። ጫማዎቹ በጎን በኩል "ETHIOPIAN" የሚል ጽሑፍ አላቸው። ጫማዎቹ የትኛው የኢትዮጵያ ክልል ባንዲራ ቀለማት ይዘዋል?

ይህ አርማ ሰማያዊ ቀለም ያለው ሲሆን የአንድን ክፍት መጽሐፍ እና በእጁ እርሳስ የያዘ ሰውን ምስል ይዟል። ከአርማው አዲስ አበባ ከተማ አስተዳደር ትምህርት ቢሮ እና በእንግሊዝኛ ትርጉሙ ተጽፏል። በሰማያዊው ምስል ያለው ሰው በድል ጮሆ ነው?

ሁለት ኢትዮጵያውያን አትሌቶች የኢትዮጵያን ባንዲራ ለብሰዋል። በግራ በኩል የምትታየው ሴት አትሌት በደስታ ባንዲራውን ዘርግታ ስትስቅ፣ በቀኝ በኩል ያለው ወንድ አትሌት ደግሞ በባንዲራ ተጠቅልሎ በደስታ ምልክት ሲሰጥ ይታያል። የሁለቱ አትሌቶች ገፅታ ከፍተኛ የሆነ ኩራትና ደስታ ያንጸባርቃል።

በንፁህ ነጭ ዳራ ላይ ጥቁር ቡናማ ቀይ ኢናሜል ድስት ክዳኑ ተዘግቶ ይታያል። ድስቱ አጭር ሲሆን፣ ጥቁር እጀታና የክዳን መያዣ አለው፤ ይህም ሙቀትን ጠብቆ ለመያዝ ያስችለዋል።

"የኢትዮጵያ ስታትስቲክስ አገልግሎት" የሚል ጽሁፍ በአማረኛ እና በእንግሊዘኛ ቋንቋ በተለያዩ ቀለማት ሰፍሯል። መሃል ላይም ሰማያዊ፣ አረንጓዴ እና ቡኒ ቀለም ያሏቸው የተለያዩ ቅርጾች ተጠላልፈው ቆመዋል።

ዋው ሲያምር! የሴትየዋ ባህላዊ የአንገት ጌጥና ልብስ አስደናቂ ናቸው። በርካታ የብር ሰንሰለቶች እና ጌጣጌጦች እጅግ ማራኪ ናቸው። የልብሱ ጥልፍ ጥበብ እና ውበት የሀገር ፍቅርን ያሳያል። እንዲህ ያለው ውበት መደነቅን ይፈጥራል። በእውነትም ሲያስደንቅ!

ይህ ምስል በትልቅ መሶብ ላይ እንጀራ እና ብዙ የተለያዩ ወጦች የቀረቡበትን ትዕይንት ነው። ወጦቹ አረንጓዴ፣ ቀይ፣ ቡናማ እና ቢጫ ቀለሞች አሏቸው። ይህ ምግብ ብዙውን ጊዜ በኢትዮጵያ የትኛው የቤተሰብ ጊዜ ይቀርባል?

በነጭ ልብስ እና ጭራ ተሸፍና አንድ ሰው በባህላዊ መልኩ እንጀራ እየቀቀለ ታይቷል። በቀይ ኮንተነር ውስጥ ያለውን ባተር በከባድ ዙር መቀቀል ላይ እየፈሰሰ ነው። ይህ ምስል የባህላዊ ምግብ አዘጋጅትን እና የእንጀራ ባህልን በግልጽ መልኩ ያቀርባል።

የሽቦ ስፒራል ያለው ሰማያዊ የሾርትሃንድ ደብተር በነጭ ዳራ ላይ ይታያል። የመጽሐፉ ሽፋን ቀይ፣ ብርቱካናማ፣ ቢጫ እና አረንጓዴ ቀለም ያላቸው የሞገድ መስመሮች አሉት።

አንድ ቡኒና ነጭ ፈረስ ባለው ሠረገላ ውስጥ አንድ ሰው ተቀምጦ፣ በአስፋልት መንገድ ላይ ሲጓዝ ይታያል። ከበስተጀርባ የገበያ ድንኳኖች፣ የኤሌክትሪክ ምሰሶዎችና ባለ ቢጫ አፓርታማ እንዲሁም ባለ ሰማያዊ ባጃጅ ይታያሉ። ይህም ሁኔታ የገጠር ትራንስፖርትና የከተማ ገጽታ ስሜትን ያንጸባርቃል።

በጎንደር አካባቢ በብዛት የሚታወቁ ውብ እና አስደናቂ ባህላዊ አልባሳት ውስጥ ከነጭ ጥጥ የተሰሩ እንዲሁም በዳር እና በመሀከላቸው አረንጓዴ፣ ቢጫ እና ቀይ ቀለማት ያላቸው የዕደጥበብ ውጤቶች ናቸው።

ለመጫወት የሚጋብዙ ሶስት እግር ኳሶች በአረንጓዴ የሜዳ ሳር ላይ ተቀምጠዋል። ኳሶቹ በነጭ፣ ጥቁር፣ ቀይ፣ ቢጫ እና አረንጓዴ ደማቅ ቀለማት ያሸበረቁ፣ ከበስተጀርባ በአትኩሮት ያልተነሳ የሜዳ ግብ እና ቢጫ ምልክቶች ይታያሉ።

ይህ ምስል በትልቁ ሐይቅ ላይ የተገነባ ነጭ የእርከን መንገድ ያሳያል። የእግረኞች መሄጃ መንገድ ወደ ሐይቁ ዘልቆ የሚገባ ሲሆን፣ ከሩቅ ደግሞ አንድ ሕንፃ በሐይቁ ዳርቻ ላይ ይታያል። ይህ የሐይቅ ላይ ግንባታ በቱሪዝም ዘርፍ ምን ያህል አስተዋጽኦ ያደርጋል?

የሚነድድ እሳተ ገሞራ (Lava Lake) ጨለማ ውስጥ ቀርቧል። ደማቅ ብርሃን የሚፈነጥቀው የሚቀጣጠል ቀይና ብርቱካናማ ላቫ በትልቁ ጉድጓድ ውስጥ አለ። በዙሪያው ያሉት ድንጋያማ ቦታዎች በጨለማ ተውጠዋል።

"ኩል" የሚል ጽሁፍ በጠርሙሶች እና በትሪ ላይ በሚያምር እና ለየት ባለው የአጻጻፍ ስታይል ተጽፏል። ጠርሙሶቹ በዉሃ መልክ ፈሳሾች የተሞሉ ናቸው።

የኢትዮጵያ ባቡር ሐዲድ መጓጓዣ ባቡርን ያሳያል። ባቡሩ አረንጓዴ፣ ቢጫና ቀይ መልክ አለው። በሀዲድና በጠጠር መንገድ ላይ ቆሟል። ባቡሩ የኢኮኖሚ ትስስርን ያጠናክራል?

ከታችኛው ፎቅ ላይ የብረት መዝጊያ በሮች ያላቸው ሱቆች ሲታዩ፣ የተለያዩ ኩባንያዎች ማለትም የኢትዮጵያ መድን ድርጅት ፣ ሮኪ አውቶ መለዋወጫ እና ጃዱ አውቶ መለዋወጫ የሚል ምልክቶች ተንጠልጥለዋል። የንግድ ስብስብ በአንድ የከተማ አካባቢ መገኘቱ ለደንበኞች ምን ጥቅም አለው

ጡብ በተገጠመ ግድግዳ ላይ፣ ሰማያዊና ነጭ ቀለም ያላቸው ዘመናዊ ወንበሮች ከካፌው ውጭ ተደርድረዋል። በመስኮቶቹ ላይ "Giz-Bar" የሚሉ ጽሑፎች ይታያሉ። መሃል ላይ አንድ ትንሽ ዛፍ በገንዳ ተቀምጧል፣ የእንጨት በር ክፍት ሆኖ ወደ ውስጥ ይገባል።

ኩርንችም ፀጉር ያለው አንድ ወጣት በጎን በኩል የ'fade' ፀጉር ስታይል ተከርሟል። ጆሮው ላይ ወርቃማ ጉትቻ አድርጎ፣ ጢምና ፍንጭል ያወጣ ሲሆን ትከሻው ላይ ክሬም ቀለም ያለው ፎጣ ተጥሏል።

አይይይ! እንዴት ውብ ጫማ ነው! ይህ የቆዳ ሳንድል በአበባ ቅርጽና በሚያብረቀርቅ ዕንቁ ያጌጠ ነው! ከእግሩ ላይ ያለው ዕንቁ የእግር ሐብል ደግሞ ልዩ ውበት ይሰጠዋል! ለበጋ ፍጹም ነው!"

ሰማያዊ በሆነ ባንዲራ መሃል ላይ ቀይ፣ ነጭና ሰማያዊ ምልክት ይታያል። ምልክቱ በውስጡ የቴሌኮም ማማ መሰል ቅርጽ እና አግድም ሰማያዊ መስመሮች አሉት። በዙሪያው በአማርኛ "የ.ኢ.ቴ.ሌ" እና በእንግሊዝኛ ተጽፏል።

ብዙ ሴቶች በባህላዊ ነጭና አረንጓዴ አልባሳት ተሰባስበዋል። ከፊት ለፊት ቡናማ ከበሮ የመሰለ ትልቅ እቃ በትንንሽ ኩባያዎች ተሞልቷል። ሌላ ሴት መሬት ላይ ተቀምጣ ከጃፓ ውስጥ ቡና ታፈሳለች። በዓሉ የምን ዝግጅት ነውን?

ከወንዝ በላይ በተዘረጋ ገመድ ላይ የታጠቀ ሰው ተገልብጦ ይጓዛል። ሰውዬው ወደ ታች ቀይ ጭቃማ ውሃ ሲጓዝ፣ ሌላ ሰው በሩቅ ይታያል። በወንዙ ዳርቻ ትላልቅ ዛፎችና አንዳንድ ቤቶች አሉ።

አዋሽ ባንክ እጅግ በጣም ግልጽ በሆነ ሰማያዊ እና ነጭ ቀለም ባለው አርማ ይታያል። “ዳማ ሃውስ” የሚል ትልቅ ቀይ ጽሑፍ የያዘ የህንጻ ግድግዳ እና የባንኩ መግቢያ በር ላይ ብርሃን የሚያንፀባርቁ መስኮቶች አሉ። የሚያምሩ ዛፎች ለጌጥ ተቀምጠዋል።

ሁለት ጥቁር ቆዳ ያላቸው ቦክሰኞች በቀይና በሰማያዊ ጓንቶች እንዲሁም ሰማያዊ ልብሶች ለብሰው፣ ነጭ ገመዶች ባለው የመጋጠሚያ ስፍራ ላይ ተፋጠው ሲታዩ፣ ከበስተጀርባ በአብዛኛው ቀይ ወንበሮች ላይ ተመልካቾች ጭምብል አጥልቀው ተቀምጠው ይታያሉ።

በርካታ ወጣቶች በሰልፍ ወይም በስብሰባ ላይ ተሰብስበዋል። በመካከላቸው የደንብ ልብስ የለበሰ አንድ ሰው ጥቁር መሣሪያ ይዟል። ከበስተጀርባ የኢትዮጵያ ባንዲራ እና ሰዎች ዱላዎችን ይዘው ይገኛሉ።

ይህ በባህር ዳርቻ ላይ የተገነባ መናፈሻ ነው። ረዥም የእግረኛ ድልድይ በውኃው ላይ ወደ ሣር የተሸፈነ ደሴት ይመራል። ከድልድዩ መጨረሻ ላይ ክብ ቅርጽ ያለው ግንባታ ይገኛል። ከበስተጀርባ ጥቅጥቅ ያለ አረንጓዴ ተክሎች ያሉት የከተማ ዳርቻ አለ።

ዋው! ዘመናዊው ኩሽና በጣም ሲያምር! የእንጨት እና ግራጫ ካቢኔቶች ሲያምሩ ። ጥቁር የጠረጴዛው ክፍል በጣም አስደናቂ ነው ። ማይክሮዌቭ አለ ። የውሃ ቧንቧው እና መስኮቱ ብርሃን ያስገባሉ። ንፁህና የተስተካከለ ነው!

በአማርኛ "ጸደይ ባንክ አ/ማ" እና በእንግሊዝኛ "TSEDEY BANK S/C" የሚሉ ቃላት በደማቅ ቀለም ተጽፈዋል። በአርማው ላይ ያለው ቢጫ አበባና አረንጓዴው ከርቭ (curve) "ጸደይ" የሚለውን ስም በምስላዊ መልኩ እንዴት ይወክላል?

በርካታ ሮዝ እና ወይንጠጅ ቀለም ያላቸው ቀይ ሽንኩርቶች በነጭ ጨርቅ ላይ ተከምረው በአስፋልት ላይ ለሽያጭ ቀርበዋል። በጥቁር ጫማ የተደረገ እግርና ጥላ በቅርበት ይገኛሉ።

"ወጋገን ባንክ" አርማ። አርማው ብርቱካናማ በሆነ ዳራ ላይ በነጭ ፊደላት የአማርኛና የእንግሊዝኛ ስም ሲሆን፣ በቀኝ በኩል ደግሞ ከፊል ክብ ቅርጽ ያለው ግራፊክ ምልክት ይታያል።

ትልቅ የመሰብሰቢያ አዳራሽ በልዩ ልብስ በለበሱ በርካታ ሰዎች ሞልቷል። ሁሉም ተቀምጠው የፊት ለፊቱን መድረክ በትኩረት ይመለከታሉ። የሰዎች ገጽታም ከፍተኛ ቁም ነገር የተሞላበት፣ ምናልባትም የፖለቲካ ጭንቀትን ያንጸባርቃል። የጨለማ እንጨት እና ነጭ ግድግዳዎች የክፍሉ ገጽታ ናቸው።

ጠላ እጅግ ጣፋጭ እና በብዛት ጥቅም ላይ የሚውል ባህላዊ መጠጥ ነው። ይህ መጠጥ እናቶች እንደ በቆሎ (ማሽላ) ፣ስንዴ፣ ጌሾ እና ገብስ የመሳሰሉ እፅዋትን በመጠቀም የሚያዘጋጁት መጠጥ ነው።

የውጭ ምግብ ቤት ክፍል ነው። ቢጫ፣ አረንጓዴ እና ሐምራዊ ቀለም ያላቸው የፕላስቲክ ወንበሮች ከፕላስቲክ ጠረጴዛዎች ጋር በዛፎች ስር ተደርድረው ይታያሉ።

CLAAS DOMINATOR የተባለ የግብርና ማሽን፣ የበሰለ የስንዴ እርሻ ላይ አዝመራ ሲሰበስብ ይታያል። አረንጓዴ፣ ነጭ እና ብርቱካንማ ቀለም ያለው ይህ ማሽን በሾፌር ክፍል ውስጥ ሰው አለው። ከበስተጀርባ ሰማያዊ ሰማይ ስር ጥቅጥቅ ያሉ ዛፎች ተሰልፈው ይታያሉ።

የቆዩ የኢትዮጵያ የእጅ ሥራዎች እንደ መስቀሎች፣ ጥበባዊ ቅርጫቶች (ለምሳሌ አጎዛ) እና ባህላዊ የሸክላ ሥራዎች ቤቶችን ለማስዋብ ወሳኝ ናቸው። እነዚህ ዕቃዎች ቤቱ ሞቅ ያለ፣ ባለታሪክ እና የሀገርኛ መልክ እንዲይዝ ያግዛሉ።

ጥቁር ቀለም ያለው የኮምፒውተር መቆጣጠሪያ (ሞኒተር) የሚያሳይ ሲሆን፣ የፊት ገጽ ላይ የዊንዶውስ 7 ኦፕሬቲንግ ሲስተም ዴስክቶፕ ልጣፍ ይታያል። ከጀርባው ደግሞ የመቆጣጠሪያው የኋላ ክፍል አለ።

ከብዙ ባለ ብዙ ፎቅ ሕንፃዎች ስር ሰውና መኪና ሲንቀሳቀሱበት የሚታይ ሰፊ መንገድ ነው። ሰማዩ በደመና ተሸፍኗል፤ በተለያዩ ሕንፃዎች ላይ የማስታወቂያ ምልክቶችና የኤልጂ አርማዎች ይገኛሉ:: ይህ የተጨናነቀ የከተማ መንገድ በየትኛው የአዲስ አበባ ክፍል ሊገኝ ይችላል?

ሰፋፊ የፀሐይ ኃይል ሰብሳቢ ሰሌዳዎች ከመንደፍ ሕንፃ ጎን ተዘርግተዋል። ሰሌዳዎቹ በሽቦ አጥር የተከበቡ ናቸው። ሕንፃው ከተገነባበት ሲሚንቶ ብሎኬት ተነስቶ ጣሪያው በቆርቆሮ ተሸፍኗል። ከበስተጀርባ ረጅም የባሕር ዛፍ ተክሎች አሉ።

ትኩስ አትክልቶች በአረንጓዴ የፕላስቲክ ሸራ ላይ ተዘርግተው በመንገድ ዳር ለሽያጭ ቀርበዋል። ብሮኮሊ፣ ጎመን፣ ጥቁር ኤግፕላንት እና ኪያር በተስተካከለ ሁኔታ በመሬት ተቀምጠዋል።

አንገቷ ላይ ረጅም ቡናማ ዶቃዎችና እጅጌዋ ላይ የብር ጌጣጌጦችን ለብሳ፣ ጫማ ሳታደርግ ትጓዛለች። ምስሉ ላይ የሚታየው ባህላዊ ልብስ (ሐበሻ ቀሚስ) ብዙውን ጊዜ በምን ዓይነት የአገራዊ ክብረ በዓል ላይ ይለበሳል?

ቀይና ነጭ ፈረሶች በክምር አቅራቢያ በገላባ ላይ በመዞር እየወቁ ነው። አንድ ጥቁር ሰው ከቀዩ ፈረስ ጀርባ አለ። ከክምርሩ ባሻገር የደፈረሰና ደመናማ ሰማይ አለ። ደስ የሚል የውቂያ ስራ ነው።

🎂 የምስል መግለጫ የሻማ ማብራት ኬክ የሚቀመጥበት ነጭ የአበባ ግድግዳ፣ በተለያዩ የመሬታዊ ቀለማት የተነፈሱ ፊኛዎች፣ እንዲሁም የ"Happy Birthday" ጽሑፍ በልዩ ሁኔታ ተደራጅቶ ይታያል።

ነጭና ሮዝ ማሸጊያ ላይ Fair & Lovely የቆዳ ክሬም ይታያል። ማሸጊያው ከቫይታሚን ጋር የተሰራ መሆኑን የሚያሳይ ሲሆን፣ የሴት ፊትም በላዩ ላይ ይገኛል። ይህ ክሬም በዋናነት የትኛው ገበያ ውስጥ በብዛት ይገኛል?

የአዲስ አበባ ቤቶች ልማት ኮርፖሬሽን (Addis Ababa Housing Development Corporation) አርማ ነው። ሰማያዊ ከፍታ ያላቸው ሕንፃዎችን እና ብርቱካንማ ከፊል ክብ ቅርጽን ያሳያል። አርማው የከተማ ልማትን ይወክላል። ኮርፖሬሽኑ የህዝብን የቤት ፍላጎት ይፈታል?

ቅርብ አድርጎ የተነሳው ምስል ጥቁር ቆዳ ያለውን ሰው ያሳያል። ሰውየው ጠመዝማዛ ፀጉር ያለው የፀጉር አሠራር አለው። ቡናማ ጨርቅ ፊቱን እስከ አፍንጫው ድረስ ሸፍኗል፣ ነገር ግን ዓይኖቹ ወደ ካሜራው እየተመለከቱ ትንሽ ፈገግታ ያሳያሉ።

ጥቁር መነጽር፣ ነጭ ሸሚዝ፣ ጥቁር ሱፍ እና ቀይ ክራባት የለበሰ፣ መካከለኛ እድሜ ያለው ሰው ፈገግ ብሏል። ግለሰቡ አጭር ፀጉር እና የተከረከመ ጢም አለው፣ ይህ ሰው በሕዝብ አገልግሎት ወይም በፖለቲካ ውስጥ ምን ያህል ትልቅ ሚና ተጫውቷል?

ይህ ማራኪ መልክዓ ምድር የሲሚን ተራራዎችን አስደናቂ ገጽታ ያሳያል። ከቅርብ የሚታየው ግዙፍ የጃይንት ሎቤሊያ እፅዋት ከሩቅ ከሚታዩት አስገራሚ ቋጥኞች ጋር ይጣጣማሉ። በስተጀርባ በሸለቆ የተከፋፈሉ አረንጓዴና ቡናማ ኮረብታዎች ከሰማያዊ ሰማይ በታች ይታያሉ።

በመካከለኛ ዕድሜ ላይ የሚገኝ፣ ቡኒ-ጥቁር ጸጉር ያለው አንዱ አጋዘን አይነት (duiker) አረንጓዴ የሳር ምድር ላይ ቆሟል። አፉን ከፍቶ ትንሽ ጥርሱን እያሳየ በዙሪያው ቅጠሎች አሉ። አጋዘኑ በየትኛው የአፍሪካ አካባቢዎች ይገኛል?

ከቀይ፣ ቢጫ፣ አረንጓዴና ነጭ የተሠሩ ብዙ ባህላዊ መደገፊያ ሰፌዶችና ባርኔጣዎች በመደብር በር ላይ ተከምረዋል። ግድግዳው ላይ በሥዕሎችና በሆርን መለከቶች ያጌጠ ሲሆን፣ አንድ ሰው ከውስጥ ተቀምጧል።

ሁለት ወንዶች በድንኳን ውስጥ የሽመና የእጅ ሥራዎችን እየሸጡ ነው። የእጅ የተሠሩ ባርኔጣዎች በጠረጴዛው ላይ ተደርድረዋል። "እንኳን ደህና መጡ" የሚሉ መልእክቶች በደስታ በጀርባው አሉ፡፡

በአንድ ክፍል ዉስጥ ብዙ ሰዎች የሚገኙ ሲሆን የተወሰኑ የጤና ባለሙያዎች ሰዎችን የህክምና አገልግሎት ይሰጣሉ። ከእነሱም መካከል መርፌ የሚወጉ እና የሚያክሙ ሰዎች በወንበር ላይ ተቀምጠዋል።

ብዙ የሙዝ ፍሬ የያዘ የኮባ ዛፍ በፍሬዎቹ የተነሳ ዘንበል ብሎ ወደታች መጥቷል። የሙዝ ፍሬዎቹ አረንጓዴ ቀለም ያላቸው እና ዛፉ ላይም ትላልቅ አረንጓዴ ቅጠሎች ያሉት ናቸው።

የኢትዮጵያ ንግድ ባንክ የወጣውን የቅጥር ማስታወቂያ (VACANCY) ያሳያል። ማስታወቂያው ባንኩ 'ባንክ ተለማማጅ' (Bank Trainee) የሚል ክፍት የሥራ ቦታ እንዳለው ይገልጻል። የባንኩ አርማ በላዩ ላይ ሲታይ፣ የመጨረሻው ቀን ደግሞ ኅዳር 20፣ 2014 ዓ.ም. መሆኑ ተጽፏል።

ሰማያዊ የደንብ ልብስ የለበሱ ብዙ ተማሪዎች አንድ ትንሽ የጡብ ሕንጻ ነጭ ቀለም እየቀቡ ነው። ሕንጻው ቆርቆሮ ጣራ ያለው ሲሆን ዙሪያው በዛፎች ተከቧል።

በርካታ ፎቆች ያሉት ዘመናዊ ሆቴል በሌሊት በርቷል። ሆቴሉ ነጭ ግድግዳዎችና ብርቱካናማ ጌጦች ያሉት ሲሆን፣ ከፊት ለፊቱ "ሆቴል" የሚል ቀይ ሰንደቅ አለው። ከታች መግቢያው አጠገብ ነጭ ፒክአፕ መኪና እና ሌላ ተሽከርካሪ ቆመዋል።

የባህሌ ኢትዮጵያን ፉድ የተባሉ የምግብ ቤቶች ስም ካላቸው፣ ትክክለኛና ባህላዊ የኢትዮጵያ ምግቦችን በማቅረብ ይታወቃሉ። እዚህ እንጀራ፣ ወጥ፣ ጥብስ እና ሌሎች ያልተለመዱ የብሔር ምግቦችን ጨምሮ ለየት ያለ የሀገር ውስጥ የምግብ ልምድ ያገኛሉ።

ሁለተኛ ደረጃ ትምህርት ቤት አጠናቀው የግቢ መግቢያ ፈተና ማረጋገጫ ከወሰዱ በኋላ ውጤጣቸውን የሚያቁበት ወረቀት ነው ። በአማካይ አምሳ ከመቶ ያመጣ ተማሪ ብቻ እንዲዘዋወር ይደረጋል።

በጥልቅ ሀዘንና ስሜት"ሐስተኛው" የሚል ጽሑፍ የያዘው ይህ ምስል እንዴት ያማል! የሰውየው ግማሽ ቀይ፣ ግማሽ ሰማያዊ ፊት የውስጥ ስቃዩንና ግራ መጋባቱን በግልፅ ያሳያል!

ዘመናዊ የአስተዳደር ጠረጴዛ (executive desk) በጥቁር እና ቡናማ እንጨት ቀለማት ተዋህዶ ቀርቧል። ከላይኛው ክፍል በስተግራ በኩል ተከፍቶ የተቀመጠ ላፕቶፕ ሲታይ፣ በስተቀኝ በኩል ደግሞ ለኬብሎች መሰኪያ ያለው ካዝና ይገኛል። ቀላል ግራጫ ዳራ ያለው የቤት ዕቃ ምስል ነው።

መነጽር የለበሰ ጢም ያለው ሰው ቡኒ ቀለም ያለው ጃኬት እና ሰማያዊ ሸሚዝ ለብሶ በቃለ መጠይቅ ላይ ተቀምጧል። በግራ በኩል ብርቱካናማ ቀለም ያለው የመስታወት ማስጌጫ ያለው መብራት ከጎኑ ይበራል። የሰውየው ፊት ወደ ቀኝ እያየ ነው፡፡

አምስት ወንዶች ሰማያዊ አጫጭር ሱሪ ና ሸሚዝ የለበሱ ወንዶች ሰማያዊ ዳራ ባለው መድረክ ላይ በመሰለፍ እየዘለሉ ይጨፍራሉ። ከበስተጀርባ ሙዚቀኞች ተቀምጠው ሲጫወቱ እና ከበሮዎች ይገኛሉ። ከበስተጀርባው ደግሞ የአማርኛ ጽሑፎች አሉ፣ በአጠገባቸው ማይክሮፎኖች እና ድምጽ ማጉያዎች ተደርድረዋል።

የኢትዮ ቴሌኮም 5G አገልግሎት የማስተዋወቂያ ምስል ነው። ጽሑፉ "ሆሳዕና" የሚል ጽሁፍን ያካተተ ሲሆን "ዲጂታል ኢትዮጵያን እውን ማድረግ" የሚል መሪ ቃል አለው።

የሰንጠረዡ መደቦች አተሞችን በቁጥራቸው እና በባሕሪያቸው ያደራጃሉ። አራት ዋና ዋና ብሎኮችና 18 ቡድኖች አሉ። ብረቶች፣ ብረታማ ያልሆኑ እና ሽግግር ብረቶች የሚባሉ ዋና ክፍሎችም አሉት። ላንታናይዶች እና አክቲናይዶች ከታች ለብቻ ተቀምጠዋል።

ሶስት ወጣት ልጃገረዶች መሬት ላይ ተቀምጠው ታብሌት እየተመለከቱ ነው። ፊታቸው ላይ ትልቅና ደስተኛ ፈገግታ አለ፣ በአንገታቸው መስቀል ያደርጋሉ። በስተጀርባ ትልልቅና ቡናማ ተራሮች አሉ።

በዚህ ምስል ውስጥ በአረንጓዴ ቅርጽ የተሞላ የእፅዋት እቃ በኩባያ ውስጥ ተደርቷ ታይቷል። ኩባያው በሰርግ ነጭ እና በሰማያዊ ፕላስቲክ ተሸፍኖ ነው፣ ይህም እፅዋቱን ንፁህ እና በቅርብ የተጠበቀ ሁኔታ ለማድረግ ይረዳል።

ደማቅ ሰማያዊ እና ብርቱካናማ ቀለም ያለው የ"ETA" አርማ ይታያል። በአርማው ስርም "በኢ.ፌ.ዲ.ሪ ትምህርትና ሥልጠና ባለሥልጣን" የሚል የአማርኛ ጽሑፍ እንዲሁም የእንግሊዝኛ ትርጉሙ "EDRE EDUCATION AND TRAINING AUTHORITY" ተጽፎበታል።

በትኩረት የሚታየው የምስል ይዘት የኢትዮጵያ አየር መንገድ አርማ ሲሆን፣ በቀይ የላቲን ፊደላት በአማርኛ “የኢትዮጵያ” የሚሉ ቃላት አሉ። በትኩረት የሚታየው የምስል ይዘት የኢትዮጵያ አየር መንገድ አርማ ሲሆን፣ በቀይ የላቲን ፊደላት “Ethiopian” እና በአማርኛ “የኢትዮጵያ” የሚሉ ቃላት አሉ።

አረንጓዴ የዱሩ ሳሙና በጥቅሉ ውስጥ በሚገባ ተጠቅልሏል። "ናቹራል ኦሊቬ" የሚለው ጽሑፍ በላዩ ላይ በመታየቱ ተፈጥሯዊ ንፅህናን የሚሰጥና ደስ የሚል ስሜት ያጭራል።

ገበሬዎች የተሰበሰበውን ገለባ በትልልቅ ክብ ክምር እየከመሩ ነው። ገለባው የብሔረሰብ ቤትን ወይም የእንስሳት መኖን ለመስራት የሚያገለግል ሲሆን አጠገባቸውም ከብቶች አሉ። ይህንን ገለባ በክረምት ወራት ከዝናብ ለመጠበቅ የሚቻልባቸው መንገዶች ምንድን ናቸው?

ቡናማ እጅ በመስታወት ጽዋ ውስጥ ጥቁር ቡናማ ፈሳሽ ከማሰሮ እያፈሰሰ ነው። ፈሳሹ በኃይል ሲፈስ አረፋ የሚፈጥር ሲሆን፣ ከበስተጀርባ በጨለማማ የጨርቅ ልብስ የተሸፈነዉዋል።

ዓይነ-ገላጭ በሆነ መልኩ፣ አዲስ የተሰራ ቢጫ የቺፕስ ማሸጊያ ጎልቶ በማሸጊያው ላይ ፈገግታ ያለው ፀሀይና ትላልቅ ቃላት፣ ቢጫ ቺፕስ እብጠቶች በጉጉት ወደ መብላት እንደሚጋብዙ ያስረዳሉ።

ጥቁር ልብስና ብርቱካናማ ክራቫት የለበሰ መካከለኛ ዕድሜ ያለው ሰው የቅርብ ምስል ነው። ክራቫቱ ላይ የወርቅ ቀለም ያለው ባጅ ተሰክቷል። የፊቱ ገፅታ በጣም የተረጋጋና ከባድ ነው። ከበስተጀርባ የኢትዮጵያ ሰንደቅ ዓላማ ከክራቫቱ ጀርባ አለ።

ንፁህና ግልጽ የሆነ ውሃ የተሞላ የፕላስቲክ ጠርሙስ ቀርቧል። ጠርሙሱ መሃል ላይ ቀጥ ብሎ የታመቀ ቅርጽ ያለው ሲሆን፣ ጥቁር ሰማያዊና ወርቃማ መለያ ላይ "Gold Water" የሚል ጽሑፍ ይታያል። ከላይ ደግሞ ሰማያዊ መክደኛ ይገኛል።

አዲስ የተቆረጠ ቀይ የጥሬ ሥጋ ቁርጥራጮች፣ የነጭ ስብ ጫፍ ያላቸው፣ በሰማያዊ አረንጓዴ መቁረጫ ሰሌዳ ላይ ተደርድረዋል። የሥጋው ክፍል ጥቁር ቀይ ቀለም አለው። ከበስተጀርባ የሰው እጅ ትንሽ ክፍል አለ። ይህ ስጋ ለምን ዓይነት ምግብ ሊያገለግል ነው?

ነጭ የሎሽን ጠርሙስ ቀርቧል፤ በላዩ ላይ "Dove body love" የሚል ጽሑፍ አለ። መለያው የኮኮናት ዘይትና የኮኮዋ ቅቤን የያዘ "Deeply restoring Soin restaurateur LOTION" መሆኑን ይገልጻል። የጠርሙሱ የላይኛው ክፍል ፓምፕ ሲይዝ፣ ሙሉው ዳራ ነጭ ነው።

አራት ሴቶች እና ወጣት ልጃገረዶች፣ በደስታ እየተሳሳቁ፣ ደማቅ ቀለም ያላቸውን ሽቦ የሚመስሉ የእጅ ሥራዎች በጋራ እየሰሩ ይታያሉ። ማዕከላዊው ትልቅ ክብ የሽቦ ሥራ፣ በቀይ፣ ጥቁር፣ ብርቱካናማ እና ነጭ ቀለማት የሚያብለጨልጭ ንድፍ አለው።

ብቸኛ ወርቃማ ቀለም ያለው ሳክስፎን በነጭ ዳራ ላይ ተቀርጿል። የንፋስ መሳሪያው በሚያብረቀርቅ ብረት የተሰራ ሲሆን፣ ብዙ ቁልፎችና የሙዚቃ መውጫ ቀዳዳዎች አሉት። ከላይ በኩል ጥቁር አፉ ይታያል። ይህ ለጃዝና ለሌሎች የሙዚቃ አይነቶች የሚያገለግል መሳሪያ ነው።

በዚህ ምስል የታየው “ታሪክ ላውንጅ” ምግብ ቤት በባህላዊ እና በዘመናዊ ቅርጽ የተዋሃደ የአካባቢ እንቅስቃሴን ያበራል። የእንግሊዝኛና የአማርኛ ምልክቶች የባህል እና የአለም አቀፍ ግንኙነትን በተመሳሳይ ጊዜ ያሳያሉ።

ምቹ የአዋቂ አልጋ ጥልቅ እንቅልፍ እንዲሰጡን በጥራት ባለው ፍራሽ አብሮ ይደረጋል። የልጆች አልጋም ደግሞ ደህንነቱ የተጠበቀ፣ ለስላሳ እና ለዕድገታቸው ተስማሚ ነው።

የወጥ ቤት ቁም ሣጥን የወጥ ቤትን ማንኪያ፣ ሳህንና የተለያዩ የምግብ ዕቃዎችን በሥርዓትና በንጽሕና ለማስቀመጥ የሚያገለግል ዋና የማከማቻ ዕቃ ነው። የወጥ ቤትን ውበት ከመጨመሩም በላይ፣ ዕቃዎችን በቀላሉ ተደራሽ በማድረግ ሥራን ያቀላል።

ዋው ! አዲስ ጥቁር ጫማ ሲያምር! ነጭ ማሰሪያና ነጭ አፍንጫው ውብ ነው ። የጫማው ምልክት ደስ ይላል። በጥቁር ሣጥን ላይ ተቀምጧል ። ለመልበስ በጣም ያጓጓል ። የጫማዎቹ ጥራት ሲያስደንቅ!

ብዙ Mentos ጣፋጮች በጥቅሎች ተደርድረው ይታያሉ። በላይኛው መደርደሪያ ላይ የተለያዩ ጣዕሞች (ሚንት፣ ቸኮሌት፣ ኮላ እና ፍራፍሬ) አሉ። ከሥር ደግሞ የተለያዩ Mentos ማስቲካ እና ትናንሽ የሌጎ ሳጥኖች ይገኛሉ።

በሳጥን የተሞሉ፣ በጣም የሚያምሩና ደስ የሚል ቀይ እንጆሪዎች በአረንጓዴ ቅጠሎቻቸው ጎልተዋል። ከበስተጀርባ የተዘረጉ የእንጆሪ እርሻዎች እጅግ በጣም ጥሩ ፍሬ አፍርተዋል።

ቡናማ ፀጉር ያለው አህያ በቢጫና ነጭ የአበባ ሜዳ ላይ ቆሟል። አህያው ጥቁር እግሮችና ጆሮዎች ሲኖሩት፣ በስተጀርባ ጥቅጥቅ ያሉ አረንጓዴ ዛፎችና ትንሽ ኮረብታ ያለበት ገጠራማ ስፍራ አለ።

አንድ እጅ ነጭ ባለ ተረከዝ ጫማ በአየር ላይ ይዟል። ጫማው በሹል አፍንጫው ላይ የሚያብለጨልጭ ጌጥ ተለጥፎለታል። እጁ የብር የእጅ ሰዓት ያደርጋል። ከኋላውም ሌላ የተዘበራረቀ የጫማ ስብስብ አለ። ጫማው የፋሽን ውጤት ነው።

በነጭ ዳራ ላይ የሚታዩ ሁለት ቡናማ ጫማዎች ናቸው። አንደኛው ጫማ የፊት ክፍል ይታያል፣ በላዩ ላይ 'DOCTOR' የሚል ጽሑፍ አለው። ሌላኛው ጫማ ደግሞ ሙሉ ጥቁር የሆነውን የታችኛውን ክፍል ነው፤ ቅርጽ ያላቸው መስመሮችም አሉት።

ዋው ! ዘመናዊ የኢትዮጵያ ህንፃ ሲያምር ! "ኢትዮጵያ" የሚለው ጽሑፍ ደስ ይላል። ባጃጆች መንገድ ላይ እየሄዱ ነው ። ሰማዩ በደመና የተሞላ ነው። በከተማው ጎዳና ላይ ሰዎች እየተመላለሱ ነው። የከተማዋ ውበት አስደናቂ ነው!!።

የአዲስ አበባ ኮሪደር ልማት ማህበረሰቡን በአንድ በኩል፣ ከተማዋን በአጭር ጊዜ ውብ በማድረግ፣ አረንጓዴ ቦታዎችንና የእግረኛ መንገዶችን በማስፋፋት ብዙዎች ያደንቁታል። በሌላ በኩል የቤት እና የንግድ ቦታ መፈናቀል፣ ተመጣጣኝ ካሳ ያለመገኘት ቅሬታዎች የልማቱን ፍትሐዊነት ጥያቄ ውስጥ ይጥለዋል።

ከተማ ውስጥ ባሉ የተለያዩ የንግድ ምልክቶች ያጌጡ ሕንጻዎች ይታያሉ። ከእነዚህም መካከል ቢጫው "Melos Trading" እና "Beza Pharmacy" የሚሉ ሁለት ነጭ ምልክቶች አሉ። በግድግዳው ላይ አረንጓዴ የ"m-pesa" አርማ እና ሌሎች የተለያዩ ምልክቶች አሉ።

አራቱ ምስሎች በተለያዩ ቦታዎች የቆሻሻ አያያዝ ችግሮችን ተገልጸዋል። በከረጢት የታሰሩ ቆሻሻዎች በጎዳና ላይ ሲጣሉ፣ ብቸኛ ሰው በጋሪ ሲገፋ፣ እና የቆሻሻ መኪና በብዙ ፍርስራሾች ሲጫን በግልፅ አሉ።

በማስታወቂያው ላይ፣ በእጅ የተያዘ ስልክ በበረሃማ መሬት ላይ ይታያል። የስልኩ ማያ ገጽ ላይ በሰማያዊ ልብስ የለበሰ እግር ኳስ ተጫዋች ጎል ሲያስቆጥር ያሳያል። በማስታወቂያው ላይ የአማርኛና የእንግሊዝኛ ቃላቶች እንዲሁም የm-pesa እና Safaricom አርማዎች ይገኛሉ።

ትልቅ ቀይ ምንጣፍ ላይ፣ ነጭ የለበሱ ካህናት በመደዳ ቆመዋል። መሀል ላይ ደግሞ አንዳንድ ካህናት ከበሮ የሚመቱ አሉ። የአምልኮ ሥርዓት አካል የሆነ ሃይማኖታዊ ስብሰባ ነው።

ደፋር እና ሰማያዊ ወታደራዊ ዩኒፎርም የለበሰ የፖሊስ አባል ነጭ ሚኒባስ ታርጋ የሌለውን መኪና ደጃፍ ላይ ቆሞ የውስጥ ተሳፋሪዎችን እየተመለከተ ነው። በአቅራቢያው ካሉ ሰዎች አንዱ ቀይ ሻሽ ለብሷል፣ ተሽከርካሪው በታላቅ የሀይዌይ መንገድ ዳር ቆሞ ይታያል።

ለሽያጭ የቀረቡ የ"LiCB" ብራንድ ትናንሽ ክብ የብር ኦክሳይድ ባትሪዎች (SR927SW 395) ማስታወቂያ ነው። በግራ በኩል አሥር ባትሪዎች ያሉት የፕላስቲክ ካርድ እሽግ ይታያል። በቀኝ በኩል ደግሞ የሁለት ነጠላ ባትሪዎች የቅርብ እይታ ይገኛል።

በእንጨት ጠረጴዛ ላይ የተለያዩ ምግቦችና መጠጦች ተቀምጠዋል። ቀይ ወይን በጠርሙስና በመስታወት እንዲሁም ነጭ ወይን በሌላ ብርጭቆ ውስጥ አለ። በግንባር ቀደምትነት የተቆረጠ ቀይ ቅጠላማ አትክልትና በተጠበሰ ዳቦ ላይ የተቀመጠ ምግብ ቀርቧል።

የታጠረ ግቢ ያለው አንድ ባለ አንድ ፎቅ ቤት ይታያል። የቤቱ ግድግዳ ቀላል ቡኒ ሲሆን፣ የጣራው ጠርዝና መስኮቶቹ ግራጫ ቀለም አላቸው። በሩ ጠመዝማዛ ሽቦ የተገጠመለት ጥቁር እና ነጭ የብረት በር ሲሆን፣ መግቢያው ቀይ ምን አለ?

በእጅ የሚሠሩ ባለቀለም የሹራብ ሥራዎች ብዙውን ጊዜ በክርና በረጅም መርፌ ይፈጠራሉ። እነዚህ ሥራዎች ለሽፋን፣ ለልብስ ማስዋቢያ ወይም ለህፃናት መጫወቻ ሊያገለግሉ ይችላሉ። ውበት ያለው ጥልፍ እና ጥንካሬ ስላለው ተመራጭ ነው።

እንዴት ያለ ደስ የሚል ትዕይንት ነው! እነዚህ ታላላቅ ሰዎች! ባህላዊ ልብስ ለብሰው፣ በፈገግታ እቃዎችን እየጎበኙ መሆኑ የጥበብን ውበትና ድምቀት ያሳያል!

ሁለት በጣም የሚያምር ወጣቶች ጥቁር ጃኬት የለበሱ ሲሆን ከፊታቸው ላይ ጥልቅ ፈገግታ ይታያል በስተግራው በኩል ያለቻት ሞዴልም ከአንደኛው ሞዴል ትክሻ ላይ ተገደፋለች።

እስከ ጫፍ ድረስ ብዙ የተጠበሰና የወለዘ በቆሎ ፍሬዎች ተዘርግተዋል። የፍሬዎቹ ገጽታ ነጭና ቡናማ ቀለም ቅልቅል አለው፤ አንዳንዶቹ የተቃጠሉ ጥቁር ነጠብጣቦች አሏቸው። ፍሬዎቹ እርስ በእርስ ተጠጋግተው አንድ ላይ ተከምረዋል። ፎቶው በአንገላር ሹት ተነስቷል።

ውሃ ላይ የሚበቅሉ ዕፅዋት አብዛኛውን ጊዜ የሚገኙት በሐይቆች ወይም በወንዞች ውስጥ ነው። እነዚህ ዕፅዋት በውሃ ውስጥ ያለውን ብክለት በመምጠጥ ውኃውን በማጽዳትና ለውሃ ውስጥ እንስሳት መሸሸጊያና ምግብ በመሆን ትልቅ የአካባቢ ጥበቃ ሚና አላቸው።

በትልቁ ዘመናዊ የቢሮ ህንጻ ላይ "ICS" የሚል ቀይ ፊደል ያለበት ምልክት ተሰቅሏል። ይህ ዘመናዊ የቢሮ ህንፃ ለዜግነት እና ኢሚግሬሽን አገልግሎት መመረጡ ለመገልገያዎቹ ምን አይነት ምቹነት ይሰጣል?

ዘመናዊ እና ረጅም ባለ ብዙ ፎቅ ሕንፃ ያሳያል። የሕንፃው የፊት ክፍል ሰማያዊ መስታዎት እና ቡናማ መስኮቶችን ያቀፈ ነው። ከላይ በኩል በብርቱካናማ ፊደላት "ሰንጋ ተራ ነጋዴዎች ህብረት አማ" የሚል የአማርኛ ጽሑፍ ተጽፏል።

አንዲት ወጣት ሴት በቆዳ ምርቶች መደብር ውስጥ ቆማለች። ሻንጣዎች፣ ቦርሳዎችና ጫማዎች በዙሪያዋ በእንጨት መደርደሪያ ላይ ተደርድረዋል። ይህ የንግድ ሥራ በአገር ውስጥ ገበያ ላይ ምን ያህል ትኩረት ይሰጣል?

በአረንጓዴ ቅጠሎች የተሞላ የዉሃ ቦታ ላይ አንድ ከፍ ያለ መጠን ያለው ጀልባ መሃል ላይ ቆሟል። ጀልባው "ጣናነሽ" የሚል ጽሁፍ በእንግሊዘኛ የሰፈረበት ሲሆን ነጭ እና ሰመያዊ ቀለም የተቀባ ጀልባ ነው።

ማር እጅግ ጣፋጭ እና ለብዙ በሽታዎች ፈውስ ምግብ ነው። ይህ ምግብ ንብ በምትባል እንስሳ ከተለያዩ እፅዋት ተቀምሞ የሚዘጋጅ ውሃ አዘል ምግብ ነው።

ከወርቅ ቀለም የተሠራ ክብ ማዕቀፍ ከቅጠሎች ጋር በክፍል ግድግዳ ላይ ቆሟል። ወርቃማ፣ ነጭና አረንጓዴ ቀለም ያላቸው የፊኛ ማስጌጫዎች ከክፈፉ ቀኝ በኩል ጀምረው በአርክ ቅርጽ ተደርድረዋል። በክፈፉ ግራ በኩል ሶስት እርከን ያለው ጠረጴዛ አለ።

አየህ! ይህ ጥቁር የቆመ ማራገቢያ (ፋን) አሁን የሚያስፈልገን ነገር ነው! በደንብ የተሰራና ትልቅ ሆኖ ይታያል! ሙቀቱ እንዴት እንደሚያጠፋ? እፎይታን ያመጣልናል!

ጉምሩክ ኮሚሽን የሚል ጽሁፍ በአማረኛ እና በእንግሊዘኛ በሰማያዊ ቀለም ተጽፏል። መሃል ላይም ሁለት በእጅ ምልክት የተሳሉ ቅርጾች ሳንቲም መሰል ድርድሮችን በመሃል አድርገው ተዘርግተው ተስለዋል።

በጥቅል እና በግለሰብ የቀረቡ ብርቱካናማ፣ ትንንሽና ክብ ባትሪዎች አሉ። ጥቅሉ አሥር ባትሪዎች የያዘ ሲሆን፣ ሰማያዊና ቢጫ ቀለም አለው። ሁለት ባትሪዎች ደግሞ በተነሱ መልኩ ተቀምጠዋል። እነዚህ ባትሪዎች አብዛኛውን ጊዜ የሚያገለግሉት የትኞቹ መሣሪያዎችን ነው?

በትልቅ ፋብሪካ ውስጥ በርካታ ሠራተኞች መስፋፊያ ማሽኖችን ሲሠሩ ይታያሉ። ክፍሉ በብርሃን ተሞልቷል፤ ሠራተኞቹም ረጅም ረድፍ ባላቸው ጠረጴዛዎች ላይ ተቀምጠዋል። ብዙ ባለቀለም ቅርጫቶች በሥራ ቦታዎች መካከል ተቀምጠዋል።

ብዙ አትክልትና ፍራፍሬዎች ቀይ መደርደሪያዎች ላይ ተቀምጠዋል። አናናሶች፣ ዱባዎች፣ ዉሃ ሜሎኖች እና አቮካዶዎች በላይኛዉ መደብ አሉ። ቲማቲም፣ ቀይ ሽንኩርት፣ ሎሚና ማንጎዎች ታች ባሉት ቦክሶች ውስጥ አሉ። ሁሉም ለሽያጭ ተደርድረው ቀርበዋል።

ያልታከመ፣ ነጭ እና ወፍራም የሆነ የእንስሳት ቆዳ በእንጨት ፍሬም ላይ ተወጥሮ ተዘርግቷል። ቆዳው ወደ አራት ማዕዘን ቅርጽ ሲወጠር፣ ዙሪያው በብረት ወይም በእንጨት ቁርጥራጮች ተይዟል። የጀርባው ጨለማ ቦታው ቡናማ ነው።

ማሽኑ ለወረቀት ወይም ለፎቶግራፎች ዲጂታል ግልባጭ ለመስራት የተዘጋጀ ሲሆን፣ 'HP Scanjet' የሚል ጽሑፍ በላዩ ላይ ይነበባል። ይህ ዓይነቱ ስካነር (Scanner) በዘመናዊ የቢሮ አሠራር እና በቤት ውስጥ ጥቅም ላይ በሚውልበት ጊዜ ያለው ዋና ጠቀሜታ ምንድነው?

በቀይ እና ጥቁር ጀርባ ላይ ትልቅ የሱብሊሜሽን ማተሚያ ማሽን አለ። ማተሚያው ጥቁር፣ ግራጫ እና ነጭ ሲሆን፣ ከሱ በላይ 'ሰብሊሜሽን ማተሚያ' የሚል ጽሑፍ ተጽፏል። ከታች የስልክ ቁጥሮች እና አድራሻ ተጠቁመዋል።

ክብ ቅርጽ ያለው የገበታ ቅቤ የሚመስል ነገር ጥቁር አረንጓዴ በሆኑ ቅጠሎች ላይ ተቀምጦ በቅርብ ርቀት ይታያል። ቅቤው የፈካ ቢጫ ቀለም ያለው ሲሆን፣ በላዩ ላይ ለስላሳና በጣት የተደፈረ የመሰለ ቅርጽ ይታያል፤ የቅቤው ጥራትም ጎልቶ ይታያል።

ይህ ምስል የሰውን ፊት በከፊል የሚያሳይ ጥበባዊ ስዕል ሲሆን፣ ግማሹ ፊት በሰማያዊና ሌላኛው ግማሽ በቀይ ቀለም ተስሏል። ፊቱ ጭንቅላቱ ላይ የጨርቅ ነገር ታጥቧል፤ ይህ የስዕል ስራ ምን አይነት መልዕክት ለማስተላለፍ አስቧል?

አይይይ! እንዴት ያለ በረከት ነው! ሁለት ትልልቅ ሐብሐቦች በእርሻው ላይ አሉ! በዙሪያቸው ያለው አረንጓዴ ቅጠል ፍሬያማነቱን ያሳያል! ለበጋ ጥም መቁረጫ የሚሆን ጣፋጭ ፍሬ! ምርጥ ምርት!

ትኩስ ቡና በባህላዊ ሲኒና ጽዋ ውስጥ ቀርቧል፡፡ ከጎኑ ጥቁር የሸክላ ጀበና እና በባህላዊ ዕቃ ውስጥ ያልተፈሉ የቡና ፍሬዎች ተቀምጠዋል፡፡ የሚጨስ ዕጣን በብረት ማጨሻ ውስጥ ሲገኝ፣ ቀረፋና ሌሎች ቅመማ ቅመሞችም ከቡናው ጋር ቀርበዋል፡፡

በኢትዮጵያ የንፋስ ኃይል ማመንጫ ጣቢያ ነው። ነፋሱን በመጠቀም ንፁህና ታዳሽ ኃይል ለማመንጨት የተተከሉ በርካታ ነጭ ተርባይኖች በሰፋፊና በደረቅ ሜዳ ላይ ቆመው እየሰሩ ነው። ይህ ፕሮጀክት የአገሪቱን የኤሌክትሪክ ፍላጎት ለማሟላት የበኩሉን ይወጣል።

ጥቁር ፀጉር ያላት ሞዴል ነጭ፣ የተንቆጠቆጠ፣ በጎን በኩል የጨርቅ ፍላጭ ያለው ቀሚስ ለብሳለች። ሌላዋ ሞዴል ነጭና ሮዝ ያለው ቀሚስ ለብሳ ጀርባዋን አዙራ ትሄዳለች። ከበስተጀርባ በተሰበሰቡ ሰዎች የተሞላ መንገድ አለ።

የኢትዮጵያ ኮሪያ ጦርነት ዘማቾች መታሰቢያ ፓርክን መግቢያ ነው። ሰማያዊው ቅስት በአማርኛ፣ በእንግሊዝኛና በኮሪያ ቋንቋ የፓርኩን ስም ይዟል። በመግቢያው በኩል አረንጓዴ ዛፎችና ቁጥቋጦዎች እንዲሁም በሩቁ አንዳንድ ትንንሽ ሕንፃዎች ይገኛሉ።

በጣም የታወቀው የቲክቶክ የማኅበራዊ ሚዲያ መተግበሪያ አርማ ነው። በጣም ጥቁር በሆነ ዳራ ላይ፣ የሙዚቃ ማስታወሻ መልክ ያለው አርማ በነጭ፣ ቀይ እና ሳይያን (ሰማያዊ) ቀለም ተሰርቶአል። የሚያምር እና ዘመናዊ መልክ አለው።

ከፋይ ጫማ የሚባሉት አብዛኛውን ጊዜ የሚሠሩት ከታይር ላስቲክ (የጎማ) ወይም ጥቅጥቅ ካለ ጨርቅ ነው። ምንም እንኳ አንዳንዶቹ እንደ ቆዳ ሊመስሉ ቢችሉም፣ ዋነኛው ልዩነታቸው ከእውነተኛ ቆዳ ይልቅ የቆዩ ጎማዎችን በመጠቀም መዘጋጀታቸው ሲሆን፣ ይህም ዘላቂና ኢኮኖሚያዊ ያደርጋቸዋል።

ጥቁር ቀለም ያላት ባህላዊ ጀበና ቀይ፣ ቢጫና አረንጓዴ መስመሮች ተስለውባታል። ጀበናዋ ወደ ጥቁር ጽዋ ቡና ስታፈስስ፣ ጽዋው ላይ አረንጓዴና ቀይ ስዕሎች አሉት።

ጥቁር ሰማያዊ ሹራብና ጂንስ የለበሰ በጣም ጥሩ ሰው በትልቅ ዛፍ ግንድ አጠገብ በእንጨት ደረጃ ላይ ቁጭ ብሏል። የፀሐይ ብርሃን ፍቅርንና ደስታን ያንፀባርቃል።

ሃይማኖታዊ ስሜት በሚንፀባረቅበት መልኩ፣ በርካታ ሰዎች በደማቅ ቢጫ ብርሃን ስር በዓል እያከበሩ ነው። ነጭ የራስ መጠቅለያና ባህላዊ ልብስ የለበሱት ምእመናን፣ በድንጋይ ላይ ከተሰራችው ቤተ ክርስቲያን ግድግዳ ፊት ለፊት ተሰብስበው የሰላም ስሜትን ፈጥረዋል።

በዚህ ምስል የታየው የሰብአዊ እርዳታ እንቅስቃሴ በትክክል የተዘጋጀ እና በሰላም ስሜት የተሞላ ነው። በብርቱ ቀለም የተሸፈኑ እርዳታ ጥቅሎች በተደራጀ ሁኔታ ተዘጋጀው እና በሰዎች ተሰብስበው የሚቀበሉበት ቦታ የተስፋን፣ የሀዘንን እና የአንድነትን ስሜት በተመሳሳይ ጊዜ ያቀርባል።

የትኩረት አኳኋን የሚታይባቸው አንድ አዛውንት አሰልጣኝ የኢትዮጵያን ባንዲራ ቀለሞች ያነገበ ልብስ ለብሰዋል። ፊታቸው ላይ ጥልቅ የሆነ ስሜት እና ኃላፊነት ይነበባል። የእርሳቸው ቁርጠኝነት 'ዋው ሲያስደንቅ' ያስብላል። ነጭ ኮፍያ ደፍተዋል፣ ከበስተጀርባም ስታዲየም አለ።

በግራ በኩል ሰማያዊ ቀለም ያለው ረጅም እና ቀጥ ያለ "7" የሚመስል ምልክት አለ፣ ይህም በውስጡ ወደ ላይ የሚያመለክት ነጭ ቀስት አለው። ከዚህ ምልክት በላይ ደግሞ ወደ ላይ የሚበር ወፍ ቅርጽ ያለው ትንሽ ሰማያዊ ንድፍ አለ።

ይህ ነጭ የኢንዱስትሪ መስፊያ ማሽን በጥቁር መሠረት ባለው ቢጫ ጠረጴዛ ላይ ተቀምጧል። ማሽኑ የብረት መስፊያ መርፌ እና በመስፊያ ቦታው ላይ የመለኪያ ምልክቶች አሉት። የ"JUKI DDL-8700" ምልክት በግልጽ ጎን ላይ ተጽፏል።

በትላልቅ የልብስ ስፌት ማሽኖች በተሞላ ሰፊ ፋብሪካ ውስጥ በርካታ ሰራተኞች በየጠረጴዛዎቻቸው ላይ ተቀምጠዋል። ሰራተኞቹ በተለያየ ቀለም ባላቸው ልብሶችና መሣሪያዎች በብዛት ይሠራሉ፤ ጣሪያው በብረት ምሰሶዎች ተደግፎ በርካታ ብርሃን አለው።

ዋው ሲያምር! የቤተሰቡ ደስታና ፍቅር ሲያስደስት! ሁሉም የባህል ልብስ ለብሰው ፈገግታ ላይ ናቸው። የልጆቹ ቆንጆነት እና የቤተሰቡ አንድነት የሚያምር ደስታ ነው። እውነትም ያምራሉ!

የኒያላ ኢንሹራንስ ኩባንያ አርማ አለ። ክብ ቅርጽ ባለው ቡናማ አርማ መሃል ቀይ-ቡናማ የአጋዘን ራስና ቀንዶች አሉ። አጋዘኑ በብርቱካናማና ነጭ መስመሮች የተሳሉ ክብ ነገሮች ላይ ተቀምጧል። ይህ ኩባንያ በምን ዓይነት አገልግሎቶች ላይ ያተኩራል?

ሞሰብ፣ ቆለምሻሽ እና ሰፌድ የተለያዩ ቀለማት ካሏቸው ጥለቶች እና ግር አምጣ ተብሎ ከሚጠራው እፅዋት የሚዘጋጁ በግርግዳ አካባቢ የሚንጠለጠሉ ለቤት ውስጥ ማስዋቢያነት የሚያገለግሉ ቁሳቁሶች ናቸው።

ብዙ ወንዶች ነጭ ልብስ ለብሰው ባህላዊ የሙዚቃ መሳሪያ (ዋሽንት) ይነፋሉ። ከፊት ለፊታቸው ደግሞ ሴቶች ተቀምጠው አጨብጭበዋል። ሴቶቹ ነጭ ቀሚሶችና ቀይ ቀለም ያላቸው የጨርቅ ልብሶች አላቸው። ሁሉም በአረንጓዴ ሜዳ ላይ ለብሔራዊ ትዕይንት ተሰብስበዋል።

አምስት ሰዎች የንግድ ልብስ ለብሰው ባለቅንጡ ክፍል ውስጥ በተደረደሩ ወንበሮች ላይ ተቀምጠዋል። በሰዎች መካከል ባሉ ሁለት የእንጨት ጠረጴዛዎች ላይ የአበባ ማስቀመጫዎች፣ ብርጭቆዎችና ባንዲራዎች አሉ። የክፍሉ ግድግዳዎች በሰማያዊ ጨርቅ ያጌጡ ናቸው።

ነብር በአረንጓዴ የደን ዳራ ፊት ለፊት በድንጋይ ላይ ተቀምጧል። እንስሳው ጥቁር ነጠብጣቦች ያሉት ቡናማ ፀጉር አለው። ነብሩ ወደ ፊት ይመለከታል እና አፉን በትንሹ ከፍቶ ምላሱን አውጥቷል። ዓይኖቹ ወደ ካሜራው ያነጣጠሩ ናቸው።

አንድ ሰው ጥርት ያለ ነጭ የስፖርት ጫማዎችን ተጫምቶ በግራጫ ሲሚንቶ ላይ ይጓዛል። ደማቅ ሐምራዊ ሰፊ ሱሪ ለብሶ፣ የጫማዎቹ ነጭ ላስቲኮች እንደ ተስተካከለ ጥቁር ጫፍና ሶል በግልጽ ይታያሉ። የፀሐይ ብርሃን በሰውየው በመውደቅ ጥርት ያለ ጥላ ይፈጥራል።

ነጭ የኢትዮጵያ አየር መንገድ አውሮፕላን በአየር ላይ እየበረረ ነው። አውሮፕላኑ ባለሁለት ፕሮፔለር ያለው ሲሆን፣ በላዩ ላይ "የኢትዮጵያ" የሚል ጽሑፍ በቀይ ቀለም ተጽፏል። ይህ አውሮፕላን ከየት ወዴት እየበረረ ነው?

ሰውየው የካሙፍላጅ ወታደራዊ ዩኒፎርም እና አረንጓዴ ኮፍያ ለብሷል። መነፅር ያደረገ ሲሆን፣ የትከሻ ምልክቶችና የተለያዩ ምልክቶች በደረቱ ላይ አሉ። ከኋላው የኢትዮጵያ ሰንደቅ ዓላማ እና አርማዎች በከፊል አሉ። እርጋታ እና ሃላፊነት አለው።

ጠቅላይ ሚንስቴር አብይ አህመድ በጥቁር መቀመጫ ላይ ቁጭ ብለው ፊታቸውን ወደ ግራ በኩል ዞር በማረግ እጃቸውን ከፍ አድርገው እየተናገሩ ነው። ከፊት ለፊታቸውም ስማቸው የሰፈረበት ወረቀት፣ ሶፍት እና ዉሃ ተቀምጧል።

በሰማያዊና በወርቃማ ቀለም የተሠራ የባሕር ዳር ከነማ ስፖርት ክለብ አርማ ይታያል። አርማው ጋሻ ቅርጽ ያለው ሲሆን፣ በውስጡ የጣና ሐይቅ ምስል፣ ጀልባና ፏፏቴ አሉት። ከላይ የክለቡ ስም በአማርኛ ተጽፏል።

የኢትዮጵያ ብሄራዊ የኳስ ቡድን ማልያን የለበሱ ሰዎች ግማሾቹ አጎንብሰው ሌሎቹ ቀጥ ብለው ቆመዋል። የለበሱት ማልያም አረንጓዴ ቲሸርት፣ ቢጫ ቁምጣ እና ቀይ ካልሲ ነው። ከመሃላቸው አንድ ሰው ብቻ ነጭ ልብስን ለብሷል።

ከአናት ወደታች በተነሳ ምስል ውስጥ፣ በርካታ ሰዎች በጂምናዚየም ውስጥ በተለያዩ የስፖርት እንቅስቃሴዎች ላይ ተሰማርተዋል። የወንዶችና የሴቶች ቡድን ክብደት ማንሻ መሳሪያዎችን፣ ወለሉ ላይ የተኙትን የአካል ብቃት እንቅስቃሴዎች እና የካርዲዮ ማሽኖችን እየተጠቀሙ ነው።

ነጭና አረንጓዴ የባህል ልብስ የለበሰ ጥንዶች የቤት ውስጥ ፎቶ ተነስተዋል፡፡ ወንዱ በስተግራ በኩል ቆሟል፤ ሴትየዋ ደግሞ በተመሳሳይ ለብሳ ቆማ በፈገግታ ትመለከታለች። በስተጀርባ ጥቁር ስዕል እና የጣሪያ መብራት አሉ። የዚህ ጥንዶች ጋብቻ መቼ ተፈጸመ?

ጠርሙስ በጣም ጥሩ ዘይትና ብዙ ጥቁር አዝሙድ ደስ የሚል ሰማያዊ አበቦች ተከበው ቀርበዋል። የቡናማው የእንጨት ገጽና የዘሩ ጥቁር ቀለም ውብ ናቸው።

አንዲት ወጣት ሴት ትልቅ ጥቁር ሴለስትሮን ቴሌስኮፕ ተጠቅማ ሰማይን ትመለከታለች። ከኋላዋ ደግሞ አንድ መካከለኛ እድሜ ያለው ሰው ቆሟል፤ የአየር ሁኔታው ፀሐያማ ነው።

ከአረንጓዴ ቅጠሎች መሃል ነጭ የአበባ ጎመን ተደራርቦ ይታያል። ቅጠሎቹ ጥቅጥቅ ያሉና ጥቁር አረንጓዴ ሲሆኑ፣ የአበባ ጎመኑ ክፍል ጎልቶና ተጎልጉሎ ይታያል። ትኩስ አትክልቶች ናቸው።

ብዙ ዝንጀሮዎች በአንድ ዳገታማ ቦታ ላይ ተሰብስበው የተወሰኑት ተቀምጠዋል ሌሎቹ ደግሞ እየተንቀሳቀሱ ነው። ቦታው ሳራማ እና አልፎ አልፎ ዛፎች ያሉበት ነው።

አንድ ወንድ እና አንዲት ሴት ተመሳሳይ ጥለት ያለው የሃገር ባህል ልብስ ለብሰው ጎን ለጎን ቆመዋል። ሴቷ በእጇ ጽጉሯን ይዛ ወንድየውን ተደግፋዋለች እሱ ደግሞ እጁን ኪሱ ዉስጥ አስገብቶ ወደሷ ይመለከታል።

ማዕከላዊ ክብ ቅርጽ ያለው አርማ ሲሆን በኢትዮጵያ ስታቲስቲክስ አገልግሎት ስም የተከበበ ነው። በመሃል ሶስት በሰማያዊ፣ አረንጓዴና ቡናማ ቀለሞች የተጠላለፉ የእድገት ግራፎች ይገኛሉ። ይህ አርማ በየትኛው የመንግስት መዋቅር ስር የሚተዳደር ድርጅት ነው?

ባለሶስት ቀለም የትራፊክ መቆጣጠሪያ መብራት በግልጽ ዳራ ላይ አለ። የመብራቱ አካል ጥቁር ሲሆን፣ ከላይ ወደ ታች አረንጓዴ፣ ቢጫና ቀይ መብራቶች በቅደም ተከተል ተደርድረዋል።

የኢትዮጵያ እና የሱዳን መሪዎች በሁለትዮሽ ወይም በክልላዊ ጉዳዮች ላይ ለመነጋገር በተገናኙበት ወቅት የተነሳ ሲሆን፣ ከድንበር ጉዳዮች እስከ ታላቁ የኢትዮጵያ ህዳሴ ግድብ (GERD) ድረስ ባሉ ጉዳዮች ላይ ግንኙነታቸውን ያሳያል።

ይህ ሰማያዊ የመንገድ ምልክት በአማርኛ እና በእንግሊዝኛ ቋንቋዎች አቅጣጫዎችን ያሳያል። 'ARAT KILO' ወደ ላይ፣ 'CHURCHILL ROAD' ወደ ግራ፣ እና 'AWARE' ወደ ቀኝ ሲጠቁም። እነዚህ የመንገድ አቅጣጫዎች በአዲስ አበባ ከተማ ምን ዓይነት ታሪካዊ ቦታዎችን ያገናኛሉ?

ሐይቅ ላይ አረንጓዴ ተክል ያለበት ኮረብታ ደሴት ተንሳፍፎ ይታያል። የደሴቱ አናት ላይ ነጭ ሕንፃዎች ተደብቀዋል። ከፊት ለፊት፣ አንድ ወፍ በውሃው ላይ እየበረረች ነው። የውሃው ቀለም ደብዘዝ ያለ ግራጫ ነው። ሰማዩ ደመናማ ነው።

እዚህ ምስል ላይ አንድ ጥቁር ጀበና ወደ ትንንሽ ነጭ ሲኒዎች ቡና እየጨመረ ነው። ሲኒዎቹ ያረፉበት መደብ ጫፍ በባህላዊ ቅርጽ የተሠራ ሲሆን፣ ጀርባ ያለው የድንጋይ ግድግዳ የጥንታዊ ሕንፃ ውበት ይሰጣል፤ የትኛው የቡና ሥነ-ሥርዓት ነው እየተደረገ ያለው?

ሶስት አትሌቶች በታላቁ ሩጫ ስኬታማነታቸው የዋንጫ ሽልማት ተቀብለዋል። ብርቱካናማ ቲሸርት የለበሱት ሯጮች በእጃቸው ወርቃማ ዋንጫዎችን እና ትልቅ 200,000 ብር የሚል ሽልማት የያዘ ሰሌዳ ይዘዋል። ከኋላ '2023 GREAT ETHIOPIAN RUN' የሚል ጽሑፍ ይታያል።

በግሮሰሪ መደርደሪያ ላይ የተለያዩ የምርት ስም ያላቸው የታሸጉ ደረቅ ወተት ፓውደሮች ተደርድረዋል። ሰማያዊና ቢጫ ቀለም ያላቸው “LATO MILK” እና “HILWA” በሚል ርዕስ የታሸጉ በመደርደሪያው ታችኛው ክፍል ደግሞ የፍራፍሬ ጭማቂ ጥቅሎች ይገኛሉ።

የሆላንድ ወተት ምርት ነጭና ሰማያዊ ቀለም ያለው 500 ሚሊ ሊትር መጠኑን የሚገልጽ ማሸጊያ ጎልቶ ይታያል። ማሸጊያው ላይ 'Holland milk' እና በአማርኛ 'ወተት' የሚል ቃል ተጽፏል። በግራ በኩል አረንጓዴ የጥራት ማህተም እንዲሁም ከታች ሰማያዊ የአልማዝ ቅርጽ ንድፍ አለ።

የነዳጅ ማደያ ፓምፕ መሳሪያ አጠገብ ሁለት ሰዎች ቆመዋል። ሁለቱም ቀይ ዩኒፎርምና ቀይ ኮፍያ ለብሰዋል። አንደኛው ሰው በፓምፑ አጠገብ ተቀምጦ ሲሆን ሌላኛው ሰው ደግሞ በስተኋላ ቆሟል። ፓምፑ ነጭና ቀይ ቀለም አለው።

ትናንሽ ልጆች በውጪ ከሰፈር ጋር ተቀምጠዋል። ከፊት ለፊታቸው በድንጋዮች መካከል ትንሽ እሳት ይነዳል። ጥቁር ድስት በእሳቱ ላይ ምግብ ያበስላል። ህፃናቱ በአካባቢው ቆመው ወይም ተቀምጠዋል። አንዷ ሴት ልጅ የምግብ ዕቃ ትይዛለች። የዜና ሎጎዎች በታችኛው ክፍል ላይ አሉ።

በጥቁር ሰማያዊ ዳራ ላይ በአማርኛ ፊደላት የተጻፉ ነጭ ጽሑፎች ይታያሉ። ጽሑፎቹ በበርካታ መስመሮች የተደረደሩ ሲሆን፣ በላዩ ላይ ደግሞ "versity Economics" የሚል የእንግሊዝኛ ጽሑፍ በከፊል ይነበባል። የፅሁፉ ዓላማ ግልጽ ባይሆንም፣ ምናልባት የትምህርት ተቋም ማስታወቂያ ሊሆን ይችላል።

የኢትዮጵያ መካላከያ(የደህንነት አካል) የቆመለት አላማን ለመፈጸም የሕዝቡን ደሕንነት ለማፅናት ፤ ረብሻ እንዳይኖር እርግጡን ለማድረግ በፍተሻ ሰላምን እየሰጠ መሆኑን በኩራት ያሳያል።

ፈገግታ ያላት አንዲት ሴት በትንሽ የሱቅ መደርደሪያ ፊት ቆማለች። ከኋላዋ በመደርደሪያዎች ላይ የተለያዩ የመዋቢያና የንጽህና ዕቃዎች ተደርድረዋል። በቀኝ በኩል የወርቅ ቀለም ያለው ኮፍያ አለ።

ሴትየዋ ባህላዊ ነጭ ቀሚስ ለብሳ፣ ከሰማያዊና ጥቁር ጥልፍ ጋር በሐምራዊ ሻርፕ ተውባለች። አንገቷ ላይ ትልቅ የብር መስቀል ጌጥ ያደረገች ሲሆን፣ አንድ እጇን በደረቷ ላይ አድርጋለች። ረጅም ጥቁር ፀጉሯን በነጭ ጨርቅ አስራ አፏን ከፍታ ስትዘፍን ትታያለች።

ባህላዊ የኢትዮጵያ ልብስ የለበሰች ወጣት ሴት ወንበር ላይ ተቀምጣለች። የለበሰችው ነጭ ቀሚስ ሲሆን በቀይ፣ አረንጓዴ፣ ጥቁርና ሰማያዊ ቀለም የተጠለፈ ሻሽ ተጠቅልላለች። ጸጉሯ አፍሮ ዓይነት ሆኖ ጠርዞቹ ተጎንጉነዋል። ሁለት ዶሮዎች ከታች ፊት ለፊት አሉ።

ብዙ የቀይ ቀለም የኮካ ኮላ የጠርሙስ ሳጥኖች በትልቅ መኪና ላይ ተጭነዋል። ሁለት ሰራተኞች ሳጥኖቹን በመደርደር እና በማውረድ ሥራ ላይ ተጠምደዋል። የመኪናው ጎን በ'ኮካ ኮላ' አርማ በግልጽ ተጽፏል። የተወሰኑ ሳጥኖች ከመኪናው አጠገብ ወለል ላይ ተቀምጠዋል።

ትልቅ ነጭ ልብስ የለበሰ ጢም ያለው ሰው በባህር ኃይል ዩኒፎርም በለበሱ በርካታ ወታደሮች ተከቦ ቆሟል። ከፊቱ የውትድርና ዩኒፎርም የለበሰ ሌላ ሰው አለ። በስተጀርባ በነጭ ኮፍያ የባህር ኃይል ወታደሮች በረድፍ አሉ። ቦታው መርከብ ውስጥ መሆኑ ከአካባቢው ሁኔታ ግልጽ ነው።

አሮጌ ዓይነት ባለ አንቴና ቲቪ ከነጭ ዳራ ላይ ቆሟል። የቲቪው ጠርዞች የጥቁር እንጨት ቀለም ሲኖራቸው፣ የፊት ለፊቱ ፓነል ደግሞ መቆጣጠሪያ ቁልፎችና ድምፅ ማጉያ ያለው ብርማ ቀለም ነው።

ደማቅ ቀለም ያለው የሀገር ውስጥ የእጅ ሥራ የሆነ የሽቦ ዕቃ። ቅርጹ ክብ ሲሆን፣ ክዳንና ጎኖቹ ላይ የተለያዩ ቀይ፣ ቢጫ፣ ሰማያዊና ሮዝ የአልማዝ ቅርጽ ያላቸው ዲዛይኖች አሉ። በክዳኑ ጫፍና ጠርዝ ላይ ቀይ ክር ተጠቅሞ ተሠርቷል።

መነፅር ያደረገ ወንድ ጥቁር ሰማያዊ ልብስና ነጭ ሸሚዝ ለብሷል። ወንዱ ነጭ ካሬ ንድፍ ያለው ቀይ ክራቫት አስሯል። አጭር ጺም ያለው ወንዱ በቀጥታ ወደ ፊት እየተመለከተ በቁም ነገር ተቀምጧል።

በደረቅ የውጪ ቦታ ላይ በርካታ የተለያዩ ጠመንጃዎች እና መትረየሶች በአንድ ረድፍ ተደርድረዋል። ጥይቶችና ወታደራዊ እቃዎች በአፈር ላይ ተበትነዋል፣ አንድ ወታደርም በስተቀኝ ቆሟል።

የ Reddit ማኅበራዊ ሚዲያ መድረክ አርማ ከቅርብ ቀርቦ ቀርቧል። አርማው ነጭ ሮቦት ፊት ሲኖረው፣ በቀይ ብርቱካናማ ንግግር ምልክት ውስጥ ተቀምጧል። ከሮቦቱ ራስ ላይ አንቴና ሲኖር፣ በቀኝ በኩል ደግሞ 'reddit' የሚለው ቃል በብርቱካናማ ተጽፏል።

ከፍተኛ ቀንድ ያለው አጋዘን በነጭ ክብ ምልክት ውስጥ ይታያል። በሰማያዊ ዳራ ላይ በአማርኛ "ብሔራዊ" የሚለው ቃል በትልቁ ተጽፏል። ከታች "NATIONAL ALCOHOL & LIQUOR FACTORY" የሚለው ጽሑፍ በሁለት ቋንቋዎች ተቀምጧል።

ውጭ ግድግዳ ላይ የካርቱን ስዕሎች እና “Play, Learn and Grow... Together!” የሚል የእንግሊዝኛ ጽሑፍ የተቀባ ነው። ሦስት የተለያዩ ልብሶችን የለበሱ የካርቱን ልጆች በግድግዳው ግራ ክፍል ላይ ይታያሉ። ጽሑፉ በደማቅ ቀለማት የተጻፈ ነው፡፡

ሁለት ጥንድ ጥቁር እና ነጭ የ Converse All-Star ጫማዎች፣ ነጭ ማሰሪያ ያላቸው፣ ጥቁር ሣጥን ላይ በግንባር ቀደምትነት ተደርድረዋል። የ Converse ጫማዎች በዘመናዊ የኢትዮጵያ ፋሽንና ወጣቶች ዘንድ ምን ዓይነት ቦታ ይዘዋል?

ይህ ሳይንሳዊ ምስል የዲኤንኤ (DNA) መዋቅርን ያሳያል። እጥፍ ድርብ የሆነውን ሰንሰለት (double helix) ያሳያል፤ በውስጡ 'Adenine' ከ'Thymine' እና 'Guanine' ከ'Cytosine' ጋር ተያይዘው 'Base pairs' ይመሰርታሉ። ዲኤንኤ ስለ ሰው አካል ምን ዓይነት መረጃዎችን ይዟል?

ከተለያዩ ስጎዎች ጋር የቀረበ የኢትዮጵያ ምግብ ነው። መሃል ላይ ቀይ ሥጋ ወጥ፣ በጎኑ የተለያየ ዓይነት ወጥና አትክልት በትንንሽ ሳህኖች ቀርበዋል። በዙሪያው የተጠቀለለ ለስላሳ እንጀራ ተነጥፏል።

የፋሲል ግንብ በሀገራችን ኢትዮጵያ በጎንደር ከተማ የሚገኝ ጥንታዊ ቅርስ ነው። ይህ ግንብ በአፄ ፋሲለደስ ዘመነ መንግስት የተገነባ ሲሆን በአሁኑ ሰዓትም በዩኒስኮ ተመዝግቦ ይገኛል።

ብርቱካንማ-ቡናማ ቀለም ያለው ፈሳሽ ከነጭ ማሰሮ ወደ ብረት ቆርቆሮ እየፈሰሰ ነው። አንድ እጅ ቆርቆሮውን ሲይዝ፣ ሌላኛው እጅ ደግሞ ማሰሮውን ይዟል። ቆርቆሮው በከፊል የተሞላ ሲሆን፣ ከበስተጀርባ በርካታ የእንጨት እንጨቶች ተዘርግተዋል።

የኢንስታግራም አርማ በግራ በኩል ይታያል። አርማው ባለ ብዙ ቀለም (ሐምራዊ፣ ቀይ፣ ቢጫ) አራት ማዕዘን ሲሆን መሀሉ ላይ ነጭ ክብና ነጥብ አለ። በቀኝ በኩል "ኢንስታግራም" የሚለው ቃል በጥቁር የእጅ ጽሑፍ ቅርጽ በደማቅ ሁኔታ ተጽፏል።

ሁለት ብረታማ የሆኑ እና ተመሳሳይ መጠን ያላቸው መክፈቻዎች (spanners) በነጭ ጀርባ ላይ ተቀምጠዋል። ሁለቱም መክፈቻዎች በጫፎቻቸው ላይ ክፍት-አፍ ያላቸው ሲሆን የጥገና ሥራ መሳሪያዎችን ያመለክታሉ። መክፈቻዎቹ በሰያፍ አቅጣጫ የተደረደሩ ናቸው።

ጥቂት የኢትዮጵያ ባህላዊ ቁሶች ቢጫ ዳራ ላይ ተቀምጠዋል። ነጭ ጨርቅ፣ ከቆዳ የተሰሩ ጫማዎች፣ ከእንጨት የተሰራ ዘንግ ይገኛሉ። ከፊት ለፊት አረንጓዴና ቢጫ ቆዳ ያለው ቢላዋ መያዣ ይታያል። የጨርቁ ጠርዝ ጥቁርና ሰማያዊ ጥልፍ አለው።

የእንግሊዝኛ ፊደላት ከ'A' እስከ 'Z' በብዙ ደማቅ ቀለም የተቀቡ ካሬዎች ውስጥ ተቀምጠዋል። እያንዳንዱ ፊደል በዛው ፊደል የሚጀምር ቃልን በሚወክል አስቂኝ ምስል ታጅቦ ቀርቧል። ይህ የፊደል ገበታ በዋናነት ለማን ተብሎ የተዘጋጀ ነው?

ሰፊ ስታዲየም ያሳያል። ወንበሮቹ በጥቁር ሰማያዊ እና በፈካ ሰማያዊ ተለዋውጠው በረድፍ ተደርድረዋል። የስታዲየሙ መዋቅር በከፊል ከበስተጀርባ ይታያል። ወንበሮቹ ንፁህና አዲስ ይመስላሉ። ይህ ስታዲየም ምን ያህል ተመልካች ይይዛል?

ከከተማ ዳርቻ ጋር ፊት ለፊት የተገጠመ ትልቅ ቀይ “ETHIOPIA” የሚል ፊደል ይታያል፤ “O” የሚለው ፊደል በልብ ቅርጽ ተተክቷል። ከኋላው ረዣዥም ዘመናዊ ሕንጻዎች ያሉት ከተማ ይታያል፣ ሰማዩ ደግሞ ፀሐይ መጥለቂያ ጊዜውን የሚያመለክት ብርቱካናማ ቀለም አለው።

እሳት በላዩ ላይ ያለበት ችቦ አለ፤ ከበስተጀርባው ደግሞ ክፍት መጽሐፍ አለ። ከመጽሐፉ በታች "MAU" የሚል አህጽሮተ ቃል በአረንጓዴ ተጽፏል። በአማርኛ "መቅደላ አምባ ዩኒቨርሲቲ" የሚለው ስም በአርማው የላይኛው ግራ ክፍል በቢጫ ዳራ ላይ በቀይ ተጽፏል።

ዋው! በቀለማት ያሸበረቁና ጥንታዊ የሆኑ የእጅ ጥበብ ውጤቶች ሲያምሩ! ግድግዳ ላይ የተሰቀሉ በሽመና የተሰሩ የተለያዩ ቅርጽ ያላቸው ስፌቶች አሉ። ከታች ደግሞ የተለያዩ የአልኮልና የጌጥ ሥራዎች አሉ። የባህልና የቅርስ ውበት ያስደንቃል።

አካፋ የምንለው የቤት እቃ ሲህን ሙሉ በሙሉ ክብረት የተዘጋጀ መሳሪያ ነው ። ጥቁር እና አረንጓዴ የሆኑ ቀለማትን ሲቀባ ዋና አገልግሎቱ እንደ አፈር እና አሸዋ ያሉ ደረቅ እቃዎችን ለማንሳት ነው ።

በርከት ያሉ ሰማያዊ ቀለም ያላቸው፣ አዲስ የሚመስሉ ትላልቅ የእቃ ማጓጓዣ መኪናዎች (Tractors) ክፍት በሆነና በጠራራ የፀሐይ ብርሃን ሥር በአንድ ረድፍ ተደርድረዋል። የጭነት መኪናዎቹ አዲስ መሆናቸው በአገሪቱ ውስጥ ምን ዓይነት የንግድ ወይም የልማት እንቅስቃሴዎች መጨመራቸውን ያመለክታል?

በአንድ ትርዒት ወይም የባህል ፋሽን ማሳያ መድረክ ላይ ሁለት ሴቶች የባህል ቀሚስ አድርገው ያሳያሉ። ብዙ ሰዎች ከጀርባ ቁመው ይመለከቷቸዋል። አንደኛዋ ሴት ነጭ የባህል ቀሚስ፤ ሁለተኛዋ ሰማያዊ የባህል ቀሚስ አድርጋ ወደ ሰዎች ዙራ እየሄደች ነው።

በነጭ ዳራ ላይ ጥቁር እጀታና የፕላስቲክ መሠረት ያለው የሚያብረቀርቅ የብረት ውሃ ማፍያ ይታያል። የውሃ ማፍያው በጎኑ የውሃ መጠን መለኪያና ሰማያዊ የማብራት መብራት ሲኖረው፣ የሃሚልተን ቢች (Hamilton Beach) ስም በግልጽ ተጽፏል።

ክሎቭ የሚባሉ ጥቁር ቡናማ ቅመሞች በተዘረጉበት ነጭ ጀርባ ላይ፣ የተባለ የምርት ስም የተጻፈበት የክሎቭ ዘይት ጠርሙስ ታይቷል፤ ይህ ጠርሙስ እና በዙሪያው ያሉት ቅመሞች ለምንድነው በጤና እና በጤና እንክብካቤ ዘርፍ ውስጥ በብዛት የሚተዋወቁት?

በአንድ ሳጠራ ማስቀመጫ ላይ የተለያዩ የጭስ ማጨሻዎች ተሰብስበው ተቀምጠዋል። እነዚህ የጭስ ማጨሻዎች ከተለያየ ቀለማት የተሰሩ እና በመጠናቸውም የተለያዩ አማራጮች ያላቸው ናቸው።

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጳጳሳት ወደ ኢየሩሳሌም በተለያዩ ምክንያቶች በየጊዜው ይጓዛሉ። ዋናው ምክንያት የኢትዮጵያ ቤተ ክርስቲያን በኢየሩሳሌም ቅዱስ ስፍራዎች ላይ ያላት ባለቤትነትና የአስተዳደር ኃላፊነት ነው። ስለዚህ፣ ቅዱስ ሲኖዶሱ መንፈሳዊ ጉብኝትና የአገልግሎት ጉዳዮች ለማስፈጸም ይሄዳሉ።

ንግግሩ ከትልቅ የከተማ ልማት ፕሮጀክት ወይም ከሕዝባዊ ስብሰባ ጋር የተያያዘ ሊሆን ይችላል። ይህች ሴት ንግግር የምታደርግበት ዝግጅት በኢትዮጵያ ውስጥ ምን ዓይነት የልማት ወይም የፖለቲካ አጀንዳን የተመለከተ ሊሆን ይችላል?

አንድ የቆየ አረንጓዴ የሻይ ፓኬጅ ቀርቧል። ፓኬጁ ላይ በቀይ "ቶሲኝ ሻይ" የሚል የአማርኛ ጽሑፍ አለ። በመሃል ላይ በአበባ የተቀረጸ ስኒ ውስጥ ሻይ ፈስሶ፣ በሻይ ቅጠሎችና ቅርንጫፎች ተከቧል። ከታች ደግሞ በእንግሊዝኛ "TOSIGN TEA" ይላል።

ነጭ ቀለም ያለው መኪና ፊት ለፊት ከፊል-ከፊሉ አሉ። ከጀርባው የጃንሜዳ ጤና ጣቢያ የአማርኛና የእንግሊዝኛ ፅሁፍ ያለበት ትልቅ ባነር ተሰቅሏል። ከባነሩ በታች በብረት የተሠራ ነጭ አጥር ያለው ሕንጻ ይገኛልን?

በዘመኑ ከመጡ ታዋቂ እና ተወዳጅ ወጣት ዘፋኞች መካከል አንዱ ዳዊት ጽጌ ነው። ዳዊት ጽጌ ባላገሩ አይዶል ላይ በመወዳደር እና አንደኛ በመውጣት የሙዚቃ ሂወቱ የጀመረ ሲሆን ላይ አሁን ላይ አልበሞችንን እና ነጠላ ዜማዎችን በመልቀቅ ላይ ይገኛል።

ክፍል ውስጥ፣ ተማሪዎችና ወጣቶች በበርካታ ነጭ ጠረጴዛዎች ፊት ለፊት ተቀምጠው ቼዝ ይጫወታሉ። በርካታ ሰዎች በአካባቢው ቆመው ሲመለከቱ፣ ቀይ ወንበሮችና ሰፊ መስኮቶች የቦታውን ገጽታ ያሳያሉ። የትኩረትና የደስታ ስሜት በክብረ በዓሉ ላይ ጎልቶ ይታያል።

ትኩስ ጥሬ ሥጋ በክብ የእንጨት ሳህን ላይ ተዘጋጅቶ ቀርቦ። በሥጋው መሃል ሦስት ትናንሽ ጎድጓዳ ሳህኖች ሲኖሩ፣ የተለያዩ የቅመም አይነቶች አሉ። ዙሪያው በአራት መቁረጫ ቢላዎች ተከቧል። ይህ ምግብ በኢትዮጵያ በብዛት መቼ ይበላል?

መግለጫ እየሰጠ ያለ ሰው መነጽር የለበሰ ሰው በፕሬስ ኮንፈረንስ ላይ ንግግር ሲያደርግ ያሳያል። ሰውየው ስለጤና ወይም ስለሌላ ጉዳይ እያብራራ ይሆን?

ብዙ ጧፍ የያዙ ሴት መመናን ተሰብስበው ቆመዋል። ሁሉም ነጭ ነጠላ እና ሻሽን ያሰሩ ወይም የለበሱ ናቸው። መሃል ላይም አንድ እናት መቋሚያ ይዘዋል።

አቤት የህዝቡ ብዛት! በትልቁ ቀይና ነጭ ቤተክርስቲያን ዙሪያ እጅግ ብዙ ሰዎች ተሰብሰበዋል። አረንጓዴ ዛፎች አካባቢውን ከበውታል፤ ከሩቅ በርካታ መኪኖች የተሰለፉበት ቦታ አለ። በግቢው ውስጥ ያለው የሰው ብዛት ትኩረት ብዙ ናቸው ።

በቀላል ግራጫ ዳራ ላይ ቀይ ዲጂታል መልቲሜትር መሳሪያ አለ። መሳሪያው ጥቁር መሃል ላይ የሚሽከረከር መቀየሪያ አለው። ሁለት መመርመሪያዎች ከታች ተሰክተዋል፤ አንደኛው ቀይ ሌላኛው ጥቁር ነው። ማሳያው '0.19' የሚል ምን ያሳያል?

ቅንብሩ ሁለት ጥንታዊ ቅርጽ ያላቸው የቆዳ ጫማዎች ናቸው። ጫማዎቹ የተሠሩት ወፍራም፣ ባለብዙ ሽፋን ካለው ቁሳቁስ ነው። የላይኛው ክፍል በጠባብ የቆዳ ማሰሪያዎች የተጠለፈ ነው። አሮጌ እና በእጅ የተሠራ ጫማ ከቀላል ዳራ ጋር ቀርቧል።

ሰማያዊ ሰማይና ነጭ ደመናዎች በዳራው ላይ ይታያሉ። ከፊት ለፊት ባሉት ቅርንጫፎች ላይ ደማቅ ሐምራዊ አበባዎችና አረንጓዴ ቅጠሎች በብዛት ይገኛሉ። ይህ የዛፉ ውበት የፀደይ ጊዜን ሰላማዊ ደስታና መደነቅን ይገልጻል።

ዶሮ ሁለት እግር ያላት የቤት ውስጥ እንስሳ ናት። ደሮ ለስጋ አገልግሎት ከመዋሏ በተጨማሪ እንቁላሏ ለመግብነት ይውላል። ደሮ ስንት ክንፍ አላት?

በኦርቶዶክስ ተዋህዶ ቤተክርስቲያን ህግ መሰረት ሁለት ጥንዶች በቤተክርስቲያን ሲጋቡ ካባ እና ከላይ ደግሞ እንደ ቆብ አይነት ተክሊል ያደጋሉ። በቤተክርስቲያን አባቶችም ይባረካሉ።

በነጭ ጣሪያ ስር ባለው መደርደሪያ ላይ ሶስት ትልልቅ የህፃናት ዳይፐር እሽጎች ተቀምጠዋል። ከእሽጎቹ መካከል ሰማያዊው 'Dr.S'፣ ሰማያዊው 'goodbaby' እና ሀምራዊው 'Canbebe' ይታያሉ።

"Ambassador" የሚል ነጭ የንግድ ምልክት ባለው ጥቁር ግድግዳ ፊት ለፊት፣ በሰማያዊ እና ጥቁር ልብሶች፣ እንዲሁም ጫማዎች እና ክራቫቶች ያጌጠ የዘመናዊ የልብስ መሸጫ ሱቅ ይታያል።

ዋው ሲያምር! እሾካማ በሆኑ ሰማያዊ አረንጓዴ ቅጠሎች መሃል ነጭ አበባዎች ይፈነጥቃሉ። አበባዎቹ ቢጫ ማዕከል ያላቸው ሲሆን ጠንካራውን የዕፅዋቱን ውበት ያሳያሉ። በደረቅ መሬት ላይ እንዲህ ያለ ውበት መኖሩ ያስደንቃል። ተፈጥሮአዊ ጥንካሬውን ማየት ደስ ይላል።

አንዲት ወጣት ሴት ነጭ እና ሰማያዊ ባህላዊ ረዥም ልብስ ለብሳ በድንጋዮች አጠገብ ቆማለች። ልብሱ በቱርኩዋይዝ እና ቢጫ ጥልፍ በወገብ እና በመጨረሻው ክፍል አምሮበታል። ይህ አይነት ልብስ አብዛኛውን ጊዜ በየትኛው የበዓል ቀን ይለበሳል?

ከፊት ያለ ባለ አራት ፎቅ ህንጻ 'ሆምላንድ ሆቴል' የሚል ጽሑፍ አለው። ሆቴሉ ነጭ ግድግዳዎች እና ቡናማና ቀይ ቀለም የተቀቡ በረንዳዎች አሉት። ከታች ባለው ጣሪያ ላይ ደግሞ ነጭ ዣንጥላዎች ያሏቸው የውጪ መቀመጫዎች ተደርድረዋል።

"ENRICH Mama's Choice Infant Cereal Multi Cereals" የሚል ጽሑፍ ያለበት ሰማያዊና አረንጓዴ የሕፃናት እህል ሳጥን በእንጨት መደርደሪያ ላይ ይታያል። ከበስተጀርባ በግሮሰሪ መደብር ውስጥ ሌሎች የሕፃናት ምግብ ሳጥኖች በመደርደሪያዎች ላይ ይገኛሉ።

በሰማያዊና ነጭ ቀለም የተሰራ የመግቢያ ቅስት ምልክት የጤና ተቋም ስም በአማርኛ እና በእንግሊዝኛ ተጽፎበታል። የስልክ ቁጥሮች እና የፋክስ ቁጥር በቅስቱ ጠርዝ ላይ የሚገኙ ሲሆን። ይህ የመንግሥት የጤና ተቋም በዋናነት ምን ዓይነት ሕሙማንን ያገለግላል?

ፖሊስ የሚመስል ሰው ሰማያዊ ዩኒፎርም ለብሶ በቆሸሸ መንገድ ላይ እየተጓዘ ነው። በግራ እጁ ጥቁር ዱላ ይዟል። ከበስተጀርባው ከእንጨት የተሰሩ መዋቅሮች እና መረጃ የያዘ ሰሌዳ ይታያሉ። ከጎኑ የሌላ ፖሊስ ክፍል ይገኛል።

ከህንጻው ውጪ ሰዎች እየተንቀሳቀሱና ቆመው ይታያሉ፤ አንደኛው ሱቅ 'Enrico Pastry' ተብሎ ይጠራል። ይህ ስፍራ የትኛው የአዲስ አበባ ወይም የኢትዮጵያ ከተማ አካባቢ ሊሆን ይችላል?

አራት ባህላዊ ጎጆዎች ክብ ቅርጽ ያላቸውና በሳር የተሰሩ ጣሪያዎች አረንጓዴ በሆነ ኮረብታ ላይ ተገንብተዋል። እነዚህ ጎጆዎች በኮረብታ ዳርቻ መገንባታቸው ከአየር ንብረት ወይም ከጥንታዊ የመከላከያ ስልት አንጻር ምን ጠቀሜታ ሊኖረው ይችላል?

መሃል ለመሃል የሚሄደው አስፓልት ብዙም መኪና የለውም እንደውም ብዙ ሰዎች በእግራቸው ይሄዳሉ። ከአስፓልቱ ጎን የእግረኛ መንገድ እና ህንጻዎች ሲኖሩ አንዱ ህንጻ ባለ አራት ፎቅ ሰመያዊ እና ነጭ ቀለም የተቀባ ነው።

በባህል ያጌጠ የሠርግ ወይም የመልስ መድረክ ነው፣ ትኩረቱ ግድግዳ ላይ በተንጠለጠሉ ደማቅ ሰፌዶች ነው። መሃል ላይ መሶብ ተቀምጧል። በጎን በኩልም ባህላዊ ከበሮዎች እና ሌሎች ቅርጻ ቅርጾች ለመድረኩ ውበት ሰጥተዋል።

በግራጫ ወለል ላይ የተቀመጠ ሰው ሰፋ ያለ ጂንስ ሱሪና ጥቁር የሸራ ጫማዎችን ለብሷል። ብርቱካናማ ጎማዎች ያለውን ቡናማ ስኬትቦርድ መሃል እግሮቹ መካከል አስቀምጧል

የሰውየው የጭነት መኪና ጣሪያ ላይ በተቀመጡ እቃዎች ዙሪያ ቆሟል። እሱና ሌሎች ጥቂት ሰዎች መኪናው ላይ በእንጨትና በቆርቆሮ የተከመረውን ጭነት ለመጠገን ይጣጣራሉ። ከበስተጀርባ ትላልቅ ነጭ ፕላስቲክና የተቆለሉ ዕቃዎች አሉ። ሰማዩ ደመናማ ነው።

ቀይና ነጭ ክብ አርማ ላይ ዩኒክ ኢንሹራንስ ኩባንያ፣ ዩናይትድ ኢንሹራንስ ኩባንያ ኤስሲ (UNIC ETHIOPIA) የሚሉ ጽሑፎችና የስልክ ቁጥር አለ። ከ20 ዓመት በላይ የአገልግሎት ልምድ የሚያመለክት ምልክት በአርማው ላይ ይገኛል።

አረንጓዴ፣ ቢጫ፣ ቀይ እና ሰማያዊ ቀለም ያለው የኢትዮጵያ ሰንደቅ አላማ የሚያምር ነጫጭ ደመናዎች በሚገኝበት ሰማይ ስር በንፋስ ይውለበለባል። ባንዲራው የተሰቀለውም በብረት አምድ ላይ ነው።

ተራ በተራ የተደረደሩ በርካታ እንጀራዎች በባህላዊ መሶቦች ውስጥ ተቀርበዋል፡፡ በእንጀራዎቹ ላይ ለስላሳ ሽንኩርትና የቁልቋል ፍሬ የሚመስሉ ምግቦችና ፍልፍል በርበሬዎች ተዘርግተዋል፡፡ እያንዳንዱ እንጀራ ለመብላት ተቆራርጦ መዘጋጀቱ ልዩ ዝግጅት ነው፡፡

"የህሊና ደወል" የሚል ጽሁፍ በደማቅ ቀይ ቀለም የሰፈረበት አረንጓዴ ቀለም የበዛው ቦታ ላይ በደብዛዛው የተሳለች የሴት ቅርጽ ወደ ላይ እጇን ዘርግታለች።

የአማራ ክልል ባንክ ወይንም ደግሞ የአማራ ባንክ አርማ በሰማያዊ ባክ ግራውንድ ላይ ተስሏል ። ሎጎው አ ፊደል ነው። የአንድ እግሩ አጠር ያለ ፊደል ነው ። በመካከሉ የቀስት ቅርጽ አለው።

በተለቀው፣ ሰፋ ባለ ብረት መጥበሻ ውስጥ ጥቁር ቡናዎች በእሳት እየተጠበሱ ነው። ብዙ የእንፋሎት ጭስ ከመጥበሻው ወደ ላይ ይወጣል። በቀኝ በኩል የሰው እጅ ብረቱኑ ለመቀላቀል የሚረዳ መሳሪያ ይዟል።

ረጃጅም ሰማያዊ ግንብ ያለው ግዙፍ የሲሚንቶ ፋብሪካ በ እጅግ በጣም ጥሩ እና ዘመናዊ መዋቅር ተገንብቷል። ቀይ ጣሪያ ያላቸው በጣም ረዣዥም ህንጻዎች እና ሰፋፊ ስፍራ ደስ የሚል ነው። ይህ ትልቅ ፋብሪካ ውብ በሆነ አረንጓዴ አካባቢ ተከቧል።

ጥቁር አስፋልት መንገድ ከፊት ለፊት አለ፣ ከኋላ በቀይ ካፒታል ፊደላት “ETHIOPIA” የሚል ግዙፍ ጽሑፍ ይቆማል። ‘O’ በልብ ቅርጽ ተተክቷል። ጽሑፉ ከፍ ባለ መድረክ ላይ ሲሆን፣ ከበስተጀርባ የከተማዋ ሰማይ ጠቀስ ሕንፃዎች ጎልተው ይታያሉ።

በቤት ውጥ ብዙ የስራ ጫና እና ሀላፊነት ያለባቸው እናቶች ናቸው። ጭስን እና ሙቀትን ሳይፈሩ ደከመን ሳይሉ እንጀራ በመቀባት ፣ወጥ በመስራ ቤተሰባቸውን ይመግባሉ።

ሁለት አዛውንት ወንዶች በጠበቀ ወዳጅነት ተቃቅፈው ቆመዋል። አንደኛው ነጭ ጥምጣምና ሻሽ ለብሷል፣ ሌላኛው ደግሞ ቀይና ነጭ ሽማግሌ እንዲሁም ቡኒ ካባ ለብሷል።

ጥቁር ጓንት የለበሰች ባለሙያ፣ በውበት ሳሎን ውስጥ በአንድ ሴት ከንፈር ላይ የማይክሮ-ብሌዲንግ ወይም ንቅሳት ሲያከናውን ይታያል፣ ሴትዮዋም ነጭ ልብስ ለብሳ በጀርባዋ ተኝታለች። ይህ የውበት አገልግሎት በኢትዮጵያ ውስጥ ምን ያህል ተወዳጅነት አግኝቷል?

ጥቁር የሰርግ መኪና በብዙ ቀይ አበባዎች በሚያምር ሁኔታ ደምቆ ይታያል። በመኪናው መከለያ ላይ "LOVE" የሚል ፊደል በቀይ አበባዎች ሲጻፍ፣ ከነዚህ በላይ ደግሞ ሁለት የቴዲ ድቦች ተቀምጠዋል። መኪናው ከኋላው ቀይ ጽጌረዳ ባሉበት ቁጥቋጦዎች ፊት ለፊት ቆሟል።

ማሰሮ (ጀበና) በብዛት ጠቆር ያለ ቡናማ ቀለም ያላቸው ከአፈር እና ሴራሚክ የሚዘጋጁ ለቤት ውስጥ ጌጣጌጥ እንዲሁም ለቡና ማፍያነት የሚያገለግሉ የቤት ውስጥ ቁሳቁሶች ናቸው።

ሶስት የተለያየ መጠን ያላቸው ሙቀትን የሚይዙ ማሰሮዎች የሰማያዊ/ግራጫ አካል እና ወርቃማ መያዣዎች አላቸው። መያዣዎቹ በክብ የእንጨት ፓነል ፊት ለፊት ተቀምጠዋል። ማሰሮዎቹ ለየትኛው ምግብ ለመያዝ ነው የሚያገለግሉት?

የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከብዙ ባንዲራዎች ፊት ለፊት ቆመዋል። ከፊት ለፊታቸውም ረጃጅም የድምጽ ማጉያ ማይክራፎኖች ጎን ለጎን ተቀምጠዋል።

ተጨማሪ ወታደሮች በክብር ሰልፍ ላይ ተሰልፈው እየገሰገሱ ነው። ሁሉም ሰማያዊና ነጭ ቅይጥ የሆነ የደንብ ልብስ ለብሰዋል። ወታደሮቹ ነጭ ጓንትና ነጭ ቦት ጫማዎችን ተጫምተዋል። ሁሉም በአንድ ዓይነት ሰማያዊ ካፕ አድርገዋል። እያንዳንዳቸው ቀኝ ትከሻቸው ላይ ጠመንጃ ይዘዋል።

ቺምፓንዚዎች በኢትዮጵያ ውስጥ በተፈጥሮ አይገኙም። ነገር ግን፣ ከሕገወጥ የዱር እንስሳት ንግድ የተረፉ ቺምፓንዚዎች በአዲስ አበባ አቅራቢያ በሚገኘው እንደ እንሰሳቆጤባሉ ማገገሚያ ማዕከላት ውስጥ መጠለያ ያገኛሉ። ይህ ፕሮግራም ደህንነታቸውን ለመጠበቅና ለመንከባከብ አስፈላጊ ነው።

ሰፌድ በኢትዮጵያ ባህል ውስጥ ትልቅ ቦታ ያለው በእጅ የተሰራ፣ ክብ ቅርጽ ያለው ቅርጫት ነው። ዋና ተግባሩ እንጀራን ለመሸፈን እና ለማቅረብ ቢሆንም፣ በጌጣጌጥነቱም ያገለግላል። ሰፌድ ከክርና ከአለላ የሚሰራ ሲሆን፣ የነገዴ ማህበረሰብ ባህላዊ የእጅ ሥራ ውጤት ነው።